በርካታ ሴቶች የባህል ልብስ ለብሰው፣ በአንድ ምሽት ዝግጅት ላይ በፈገግታና በመተቃቀፍ እና በጭፈራ ደስታቸውን ይገልጻሉ። አብዛኛዎቹ ፀጉራቸውን ተጎንጉነው በትልቁ ለቀዋል።

የእንስሳትን ወተት በዘመናዊ መንገድ የሚያለቡበትን ማሽን ነው። ከብቶቹን በእጅጉ በሚጠብቅ መልኩ፣ ማሽኑ በፍጥነትና በንፅህና ወተት ለማምረት ያገለግላል። ይህም ዘመናዊ የእርባታ ቴክኖሎጂንና ከፍተኛ የወተት ምርትን ያመለክታል።

በደማቅ ሮዝ ቀለም በተዘጋጀ ስፍራ ላይ፣ በርካታ ኬኮች እና የተለያዩ ጣፋጭ ነገሮች በወርቃማና የመስታወት ጠረጴዛዎች ላይ ተደርድረዋል። ቦታው በነጭ እና ሮዝ አበባዎች ያጌጠ ነው።

የተንጣለለ ተራራማ አካባቢ ላይ ዘመናዊ ክብ ቅርጽ ያለው ግንባታ ተሰርቷል። ይህ ቦታ ጥቅጥቅ ባለ ጫካ የተከበበ ሲሆን ደመናዎች ከታች ሸለቆውን ሸፍነውታል። ጠመዝማዛ አስፋልት መንገድ ወደ ሕንጻው ያመራል።

አንድ መካከለኛ እድሜ ያለው ሰው በዜና ፕሮግራም ላይ ቀርቧል። ሰውየው ግራጫማ ጃኬት፣ ነጭ ሸሚዝ እና ባለመስመር ክራባት አድርጓል። ጥቁር መነፅር አድርጎ ወደ ፊት ቀጥ ብሎ ይመለከታል። ከበስተጀርባ ሰማያዊ ቀለም ያለው ዲጂታል ግራፊክስ ዳራ አለ።

ወጣት ሴቶች ጥቁር ሻሽ የጠመጠሙና ነጭ የባህል ልብስ ለብሰው በሳር ሜዳ ላይ በክብ ተቀምጠዋል። በተሰበሰቡበት ቦታ አንዳንድ ቢጫ አበቦች ይታያሉ። አንዳንዶቹ ፈገግ ብለው፣ ሌሎቹ ደግሞ እጃቸውን በአፋቸው ላይ አድርገው እርስ በርሳቸው ሲነጋገሩ ይመስላል።

የሱቅ መደርደሪያ እንደ ስኒከርስ፣ ትዊክስ እና ኪት ካት ያሉ ቸኮሌቶችን ያሳያል። የዋጋ መለያዎች በእያንዳንዱ ረድፍ ስር ተቀምጠዋል ይህም ዋጋዎች ከ$0.99 እስከ $1.75 መሆኑን ያሳያል።

ከጀርባ በታሰረበት ጋሪ ላይ እቃዎችን የተጫነበት ነጭ ፈረስ እላዩ ላይ በማሰሪያ ከጋሪው ጋር ተያይዞ ወደ ፊት ይገሰግሳል። ከፈረሱ አጠገብም አንድ አረንጓዴ በር በከፊሉ ተከፍቷል።

ካርቶን ውስጥ የተቀመጡ ዘጠኝ አረንጓዴ ፍራፍሬዎች አሉ። እያንዳንዱ ፍሬ ለመከላከል ነጭ መረብ መሳይ ነገር ተጠቅልሏል። ፍሬዎቹ ስኳር አፕል የሚባሉ ሊሆኑ ይችላሉ። የእነሱ ቅርፊት ሾጣጣ እና ጎርባጣ ነው። በጥንቃቄ ለሽያጭ ተዘጋጅተዋል።

የኢፌዲሪ መከላከያ ሰራዊት አርማ በዙሪያው የኢትዮጵያ ሰንደቅአላማ ፣ ቀይ አበባ እና አረንጓዴ ቅጠል ያለው ቅርንጫፍ እንዲሁም ከመሀል የጎራዴ፣ የእርግብ፣ የኢትዮጵያ ሰንደቅዓላማ አርማን እና የክላሽ ምስል የያዘ ነው።

አንዲት ሴት በፊቷ ላይ ፈገግታ ይዛ ወደ ታች ትመለከታለች። ጥቁር ረዥም እጀታ ያለው ሹራብ ለብሳለች። ፀጉሯ ተጣጥፎና በግንባርዋ ላይ ተሰርቷል። በዙሪያዋ ነጭ ጭስ ወይም እንፋሎት ተነፍቶአል። ከሥር በኩል ቢጫ ጨርቅ አለ። ሴትየዋ ሞቅ ያለና አስደሳች ስሜት ላይ ናት።

ሰማያዊ ሰማይና ነጭ ደመናዎች በላያችን አሉ። ከፊት ለፊት ባለው አረንጓዴ መሬት ላይ ቢጫ አበቦች ተበትነዋል። ከርቀት ብዙ ተራሮች በጭጋግ ተሸፍነዋል። ቦታው ሰፋፊና ከፍታ ላይ ያለ ምድር ነው።

የተሽከርካሪ ወንበር የቅርጫት ኳስ ተጫዋቾች በሎንዶን 2012 ፓራሊምፒክ የውድድር ሜዳ ላይ ናቸው። የአውስትራሊያ ቡድን ተጫዋች ኳሱን ለመጣል ከፍ ብላ እጇን በአድናቆት ዘርግታለች። ሌሎች ተጫዋቾችም ዙሪያዋን ይገኛሉ።

ምሽት ላይ አንድ ረዥም ድልድይ በብርሃን ያጌጠ ሆኖ አለ። ድልድዩ በወንዝ ላይ የተገነባ ሲሆን፣ በግራ በኩል ቀይ ብርሃን ሲያንጸባርቅ በቀኝ በኩል ደግሞ ወይንጠጅ እና አረንጓዴ መብራቶች ደምቀዋል። ከበስተጀርባ ኮረብታዎችና በጨለማ ውስጥ ያሉ የከተማ መብራቶች አሉ።

ሶስት ሯጮች በትራክ ላይ በሩጫ ላይ ናቸው። ሁለቱ የኢትዮጵያ አትሌቶች አረንጓዴ፣ ቢጫ እና ቀይ ማሊያ ለብሰዋል፣ በጉልበት ወደፊት ይሮጣሉ። ከኋላቸው አንድ የኬንያ አትሌት የውድድሩን መገባደጃ ላይ እየተፎካከሩ ነው።

የአገልግሎቱ ሰጪ ሰው ቡናማ እጆቹ በደንበኛው ግንባር ላይ ተቀምጠው ቀለሙን እየቀባ ነው። በአንድ እጁ ትንሽ የብረት ሳህን ይዟል። የደንበኛው ዓይኖች የተዘጉ ናቸው። ፊቱ ላይ የሚቀባው ንጥረ ነገር በተለይ ጺሙን ሸፍኗል።

በጥቁር አረንጓዴ ቀለም የተሰራ የአሎ ቬራ ሳሙና ምርት ማስታወቂያ ነው። ማስታወቂያው "አፍሪ ሄርባል" የሚል ስም ያለው ሲሆን፣ ሳሙናውና ጥቅሉ ከኦሊ ቬራ እጽዋት ጋር ቀርቧል።

ወርቃማ ቀለም ያለው ጽናጽል፤ የእጅ መይዣው ወደ ቀኝ ያዘነበለ ሲሆን ሊሎቹ የላይኛው ክፍሎች ወደ ግራ ናቸው። ክብ ክብ ሆነው በቀጭን ብረት ላይ ተደርድረዋል።

ቀይና ነጭ ቡኒ ያለው አጋዘን በውሃ ምንጭ አጠገብ ወርዶ ይጠጣል። ጥቁር እና ጠማማ ቀንዶች ያሉት አጋዘኑ በዙሪያው በረራ ላይ ያሉ ነጭ ቢራቢሮዎች አሉ። የጀርባው ክፍል ደብዘዝ ያለ አረንጓዴ እና ቡኒ ቀለም ነው።

ጨለማ የቆዳ ቀለም ያለው የሰው እጅ ነጭ የእብነበረድ ስሚንቶ ድስቱን ይዞ ይፈጫል። አንድ እጅ ድስቱን ሲይዝ ሌላኛው እጅ ደግሞ የእንጨት ሙቀጫውን ይዟል። ድስቱ ውስጥ የተፈጨው ቅመማ ቅመም ወይም እህል ይገኛል።

በክቡር አዳራሽ የደስታ ድግስ ነው። ጥቁር ሱፍ የለበሰው መሪና ባህላዊ ልብስ የለበሱ ሰዎች እጅ ለእጅ ተያይዘው በጋራ ይጨፍራሉ። ይህ የዘመናዊና የባህል ትስስር የሚንፀባረቅበት፣ ልዩ የጋራ በዓልን ወይም ሥነ ሥርዓትን ያመለክታል።

ሦስት ሕፃናት በትምህርት ክፍል ውስጥ አንድ ላይ ተቀምጠው የእንቆቅልሽ ጨዋታ እየሰሩ ነው። ልጆቹ እንቆቅልሾቹን ለመገጣጠም ትኩረት አድርገው የሚመለከቱ ሲሆን፣ ከኋላቸው በመደርደሪያ ላይ መጻሕፍት ።

አንዲት ሴት በምሽት መንገድ ላይ፣ ቀይ አጭር ቀሚስና ጥቁር ከፍ ያለ ጫማ ለብሳ፣ ከአንድ ምሰሶ ተደግፋ ቆማለች። በእጇ ላይ ሲጋራ ይዛለች፤ የመንገዱ መብራቶች ደብዛዛ ብርሃን ፈጥረዋል። ይህ ትዕይንት የሌሊት ሕይወትንና የጎዳና ላይ ውሎን ያመልክታል።

አንድ ትልቅ ደመራ የሚነድበት የሜዳ ሥፍራ በብዙ ሰዎች ተሞልቷል። ሰዎች ነጭ ባህላዊ ልብሶችን ለብሰዋል። ደመራው ከፍተኛ እሳትና ጭስ ሲያወጣ፣ ዙሪያው በኤሌክትሪክ መብራቶች ደምቋል።

ሁለት ሴቶች በቅርብ ቀርበው ሲዘምሩ ወይም እየጨፍሩ ነው። ሁለቱም ባህላዊ ነጭ ልብሶች ለብሰዋል። ከፊት ያለችው ሴት ነጭ ሻሽ አድርጋለች፣ ከጎኗ ያለችው ሴት ደግሞ ሰማያዊ ጥምጣም አድርጋ እጆቿን እያጨበጨበች ነው። ከበስተጀርባ ብዙ ሰዎች ይጨፍራሉ።

ሰፊ በሆነ ገጠራማ ስፍራ ላይ የኢትዮጵያ ባህላዊ ቤቶችና ጎጆዎች አሉ። ጥቂት ክብ ጎጆዎችና አራት ማዕዘን ቤቶች ከብት መኖ የሚመስል ነገር አጠገብ ተገንብተዋል። ከፊት ለፊቱ ደግሞ ብዙ የሾላ ቁልቋል ተክሎች አሉ።

ከበስተኋላው በኩል ቶሎ ቶሎ ከሚነዳ ተሽከርካሪ ጋር አባሪ ጋሪ አለ። ጋሪው ባለ ብዙ ቀለም የተነደፈ ነው። አንድ ሰው በጋሪው ላይ ተቀምጦ ወደ ፊት ይመለከታል። መንገዱ ዳር በረድፍ የንግድ ሕንፃዎች አሉ። ቦታው በከተማ ውስጥ ያለ እንቅስቃሴ የበዛበት መንገድ ነው።

አረንጓዴ ቀለም ያላቸው ትላልቅ የጭነት መኪናዎች ረዥም ሰልፍ ይዘው ይታያሉ። አብዛኞቹ መኪናዎች በላያቸው ላይ ፈዛዛ ቡናማ ወይም ታን ቀለም ያለው የሸራ ሽፋን ተደርጎባቸዋል። ሰልፉ ረዥም ሲሆን እስከ ምስሉ ጫፍ ድረስ ይደርሳል።

ሁለት ፈገግታ ያላቸው ሴቶች ተመሳሳይ ባህላዊ የኢትዮጵያ ልብሶችን (ቀሚስ) ለብሰዋል። ነጩ ልብስ ባለቀለም ጥልፍ ስራ ያለው ሲሆን አንዷ ሴት በውስጥ ፀጉሯ በግልጽ ትታያለች። በስተጀርባ አረንጓዴ ግድግዳ እና የባህላዊ ቅርሶች አሉ።

ለልጆች የተስሩ ሁለት ግልጽ የሆኑ ጫማዎች በእምነበረድ መሰል ደረጃዎች ላይ ተቀምጠዋል። ጫማዎቹ በውስጣቸው በቀለማት ያሸበረቁ የእሳት እራቶች ስዕሎች አሏቸው። የእያንዳንዱ ጫማ አናት በብርቱካንና ቢጫ ቀለም ባለው ትልቅ የእሳት እራት ቅርጽ ያጌጠ ነው።

ዘመናዊ የብር ብረት የውሃ ማሞቂያ (ከትል) በነጭ ጀርባ ላይ ቆሟል። ጥቁር እጀታና የላይኛው ክፍል ሲኖረው፣ የታችኛው ክፍል ጥቁር መሠረት አለው። ግልጽ የሆነ የውሃ መጠን መለኪያ መስኮትና ሰማያዊ አመላካች መብራት አለው።

ቀይ፣ ቢጫማ እና ጥቁር ዲዛይኖች ያሉት በቀለማት ያሸበረቀ ምንጣፍ መሬት ላይ ተዘርግቷል። በመሃል ላይ ትልቅ ሞላላ ቅርጽ እና በጠርዙ ዙሪያ የአበባ ቅርጾች አሉት።

ለግንባታ የሚያገለግሉ ብዙ ቁጥር ያላቸው የተደረደሩ የእንጨት ሳንቃዎች በግንባታ ግቢ ውስጥ ይገኛሉ። አብዛኞቹ ሳንቃዎች በብርሃን ቡናማ ቀለም ተሸፍነው፣ ጫፎቻቸው በቀይ ቀለም ምልክት ተደርጎባቸዋል። እያንዳንዳቸው የእንጨት ክምርዎች በአረንጓዴ ማሰሪያ በደንብ ታስረዋል።

አንዲት እናት ከአራት ልጆቿ ጋር፣ ሁሉም ነጭ ባህላዊ የሚመስል ልብስ ለብሰዋል። እናትየው መሃል ላይ ተቀምጣ ከሶስት ሴት ልጆቿ እና ከአንድ ወንድ ልጅ ጋር ፎቶ ተነስታለች። ጀርባቸው ቡናማ ቀለም ያለው ሲሆን፣ በአጠቃላይ ሞቅ ያለ ብርሃን አለ።

ይህ ፎቶ በኢትዮጵያ ባንዲራ ቀለሞች የተዋበ ልብስ የለበሰ የሰዎች ቡድን ያሳያል። እነዚህ ሰዎች በአንድ አረንጓዴ ስፍራ ቆመው የኢትዮጵያን ባንዲራ በማውለብለብ ላይ ናቸው። አንዳንዶቹ ባህላዊ ልብስ ለብሰዋል።

ረዣዥም የኮንክሪት መቀመጫዎች ወይም ደረጃዎች ያሉት ትልቅ የግንባታ ቦታ ይታያል። ብዙ ሰራተኞች በቦታው ዙሪያ ስራ ላይ ሲሆኑ፣ ከበስተጀርባም ነባር ህንጻዎች እና ኮረብታዎች ይታያሉ። የግንባታ መሳሪያዎችም አሉ።

ሰፋ ያለ ባነር "ወተት" በሚል ርዕስ የተጻፈ ሲሆን፣ የኦርጋኒክ የወተት ምርቶችን ያስተዋውቃል። በስተግራ በኩል ከብቶች ያለበት ሜዳ፤ በትላልቅ ነጭ ፊደላት የአማርኛ ጽሑፎች በሰማያዊ ዳራ ላይ ተጽፈዋል። በተጨማሪም አይብ፣ ቅቤ እና የተለያዩ የወተት ምርቶች ምስሎች አሉ።

በፀሐይ የጋለ ገጠራማ ማሳ ላይ የገበሬዎች ቡድን በትጋት እየሰሩ ነው። አብዛኞቹ ሰዎች አካፋ ይዘው፣ ለግብርና ልማትና ለመስኖ የሚያገለግል ረጅም ቦይ በጋራ እየቆፈሩ ነው። ይህ ጥረት የመሬት ጥበቃንና የትብብርን አስፈላጊነት ነው።

ፍራፍሬ የሚሸጥበት መደብር ከመጠን በላይ በምርት ተሞልቷል። በርካታ ሐብሐቦችና ሌሎች ፍራፍሬዎች መሬት ላይ ተቆልለዋል። ብዙ ሙዝ በግድግዳዎችና በአምዶች ላይ ተሰቅሏል። በውስጥ በኩል ሌሎች መጠጦችና የምግብ ዓይነቶች ተደርድረዋል። ቦታው በብዛትና በደማቅ ቀለም የበለፀገ ነው።

ባለ ብዙ ቀለም የሆኑ ብዕሮች ተደርድረዋል። የፕላስቲክ ቀፎአቸው እና መያዣቸው ከጫፍ እስከ ጫፍ ተመሳሳይ ዲዛይን አላቸው። 'ተንሴ' የሚለው ቃል በሶስት ትላልቅ ብዕሮች ላይ ተቀርጿል። ብዕሮቹ ለተማሪዎች ወይም ለቢሮ ጥቅም ያገለግላሉ።

የቆሸሸ ግድግዳ ያላቸው ረዥም ቢጫ እና ቀይ ሕንፃዎች በአንድ ጠባብ አቧራማ መንገድ ዳርና ዳር አሉ። ግድግዳዎቹ በአረንጓዴ ቀለም ያላቸው ቅጠላ ቅጠሎች በአበባ ከፊሉ ተሸፍኗል፣ በአግዳሚ ወንበር ላይ ቀይ ልብስ የለበሰ አንድ ሰው ተቀምጧል።

ረጃጅም እንጨቶችን በገመድ ጠፍረው የተሰሩ ነገሮች በቅርበት ቀርቧል። እነዚህ እንጨቶች ከታች እና ከላይ ባሉ ጥቁር ቅርጾች መካከል በክር ታስረዋል። ቅርጾቹ በአንድ ላይ ተጠፍረው ጥንታዊ የእጅ ሥራ ውጤትን ይፈጥራሉ። የቆየ እና የተበላሸ የዕቃ ዓይነት ነው።

በላይ በኩል በመሰላል ወይም በኮንክሪት መወጣጫ ላይ ሰላጣ ወይም ጎመን የሚመስል ክብና ሰፊ ቅጠል ያለው አትክልት ተቀምጧል። በመሃል ላይ ትልቅ ክምር ሆኖ ጥቁር አረንጓዴና ጥቅጥቅ ያለ ጎመን ወይም አብሽ የሚመስል ቅጠላ ቅጠል ተደርድሯል።

የአርማው ምልክት ክብ ሲሆን ብርቱካናማእና ጥቁር ሰማያዊቀለሞች ተጠቅመዋል። እነዚህ ሁለት ቀለማት የወንዝ ፍሰት የሚመስል ቅርጽ ይዘው እርስ በርስ የተጠላለፉ ናቸው።

ሰሌዳው ከታች በኩል በግራጫ ኮንክሪት ግድግዳ ላይ የተገጠመ ሲሆን፣ መሬቱ ላይ የኮብልስቶን ንጣፍ ይገኛል። የቦታው ብርሃን በፀሐይ መጥለቂያ ጊዜ እንደሆነ ይገመታል፤ የቦታውን የላይኛው ክፍል ጥላ ያጠላበት ሆኗል።

ጥድግ ያለ ከተማ ውስጥ የተቋቋመ ገበያ ነው። ገበያው ቆርቆሮና ፕላስቲክ የጣሪያ መሸፈኛ ያላቸው ብዙ ሱቆች አሉት። በገበያው ውስጥ በርካታ ሰዎች ሲገበያዩ ይታያሉ። የተለያየ እቃ እና ምርት መሬት ላይ ተነጥፎ ቀርቧል።

ብርቱካንማና ግራጫ ቀለም ያለው ትልቅ የጽዳት መኪና ጠጠር በተነጠፈ መንገድ ዳር ቆሟል። መኪናው ትላልቅ ክብ ብሩሾች ከፊት ታችኛው ክፍል አሉት። ከበስተጀርባው ደግሞ ባዶ ቅርንጫፎች ያሏቸው ዛፎች እና ጥቁር የጎዳና መብራት ምሰሶ አሉ።

ትኩስ እና ደማቅ አረንጓዴ ቀለም ያላቸው ኩርታ የሚመስሉ አትክልቶች በጋዜጣ ላይ ተጠቅልለው ይታያሉ። ኩርታዎቹ ወፍራም እና አንጸባራቂ ቆዳ ያላቸው ሲሆን፣ ጥቅጥቅ ባለው ክምር ተደራርበዋል።

በአግድም ተደርድረው የተቀመጡ ሶስት ጥጥ የመሰሉ ጨርቆች ተንከባለዋል። እያንዳንዱ ጥቅል መሀል ላይ ባለ ብዙ ቀለም ያለው፣ በጂኦሜትሪክ ቅርጾች ያጌጠ ሽመና አለው። የጨርቆቹ መሠረት ነጭ ሲሆን፣ ደማቅ ሰማያዊ፣ ብርቱካናማ እና አረንጓዴ ቀለማት በስፋት ጥቅም ላይ ውለዋል።

ጠረጴዛ ላይ የተቀመጠ ግልጽ ብርጭቆ ጠርሙስ ነው። ጠርሙሱ ላይ "ኡዞ" የሚል ስያሜ ያለው ሰማያዊና ነጭ መለያ ተለጥፎ፣ የአጋዘን ምስል እና በአማርኛ ጽሑፎች አሉት። ብሄራዊ የመጠጥ አይነት ነው።

ሁለት ልጆች አረንጓዴ ሜዳ ላይ ሆኖ ባህላዊ ትግል ሲያደርጉ ይታያል። አንደኛው አረንጓዴ ካፖርትና አጭር ሱሪ ለብሷል፣ ሌላኛው ደግሞ ብርቱካንማ አጭር ሱሪ ብቻ አድርጓል። ከበስተጀርባው ጥቅጥቅ ያለ ደንና ሰማያዊ ሰማይ ይገኛሉ።

የውስጥ ምግብ ቤት ክፍል ውስጥ ነጭ የጠረጴዛ ልብስ የተነጠፈባቸው ጠረጴዛዎች አሉ። የኋላ ኋላ ንድፍ ያላቸው ቡኒ የእንጨት ወንበሮች ሲኖሩ፣ በግድግዳው ላይ ስዕሎችና ቀይ መጋረጃዎች ለጌጥ ተሰቅለዋል።

ብዙ ሰዎች በደረቅ ተራራማ ቦታ ላይ የአፈር ጥበቃ ሥራ ሲሰሩ ነው። ሕዝቡ በድንጋይ የተገነቡ እርከኖችን በመስራት ላይ ሲሆን፣ ይህ ደግሞ የአፈር መሸርሸርን ለመከላከል የሚረዳ የልማት ሥራ ነው። ከበስተጀርባም ትናንሽ ኮረብታዎች አሉ።

ንድ ትንሽ ቢጫ ቀለም ያለው የጎማ አየር መሙያ ፓምፕ በአስፋልት ላይ ተቀምጧል። ከፓምፑ የሚወጣው ጥቁር ቱቦ ወደ የመኪና ጎማ መቆጣጠሪያ ቫልቭ ተያይዟል። ፓምፑ አጠገብ አየር መለኪያ መሣሪያ ሲኖር፣ ከበስተጀርባው የብር ጎማ ያለው ጥቁር ጎማ ይታያል።

የዳንጎቴ የንግድ ምልክት (ሎጎ) ነው። ሎጎው ጥቁር ሰማያዊ ቀለም ያለውና ክንፉን የዘረጋ ንስር በአንድ ቀይ-ብርቱካናማ ላይ ቆሟል ። ከስር ደግሞ የኩባንያው ስም በትልቁ፣ በደማቅ “ዳንጎቴ” ተጽፎአል። ንስሩ ጥንካሬን ይወክላል።

የዓባይ ባንክ አክሲዮን ማኅበር አርማ ነው። በዓባይ ወንዝ ስም የተሰየመው ይህ ባንክ፤ የውኃውን ፍሰትና ጥንካሬ በምልክት ይወክላል። ባንኩ በኢትዮጵያ ውስጥ የዘመናዊና ሰፊ የፋይናንስ አገልግሎት በመስጠት፤ ለአገር ልማት ትልቅ አስተዋፅዖ ያደርጋል።

ለባህላዊ የምግብ ዝግጅት የተዘጋጁ ጥሬ ሥጋ እና የተለያዩ የአካል ክፍሎች በትንሽ ቁርጥራጮች ተቆርጠዋል። መሃል ላይ ለምግብ ማጣፈጫ የሚሆን ቅመማ ቅመም የያዘ ትንሽ ሳህን አለ፤ በፈሳሽ ቅቤ ፣ በርበሬ እና አዋዜ የተሞላ ነው።

አንድ ወጣት በሳይንስ ፈጠራ ሥራው ላይ ይገኛል ። ወጣቱ ቀይ ቀለም ያለው ላብ ኮት ለብሶ በሞባይል ስልክ በኩል የፈጠረውን ማሽን እየተቆጣጠረ ነው። ማሽኑ ደጋፊ ፣ ስክሪን እና ዳሳሾች አሉት። ።

ቀይ ቲሸርት የለበሰችና የፊት ጭንብል ያደረገች ሴት በጠረጴዛ ላይ በተዘረጉ ወረቀቶች ላይ ስትጽፍ ወይም ስትስል ትታያለች። በጠረጴዛው ላይ የተጠቀለሉ ወረቀቶች እና በገመድ የታሰሩ ባለቀለም የኖራ ስብስቦች በፊት ለፊት ይታያሉ። ከጎኗ ደግሞ የተጠለፈ ቅርጫት ይገኛል።

አንድ ጥቁርና አረንጓዴ ቀለም ያለው የ"አባይ አውቶብስ" የተሰኘ ዘመናዊ አውቶብስ በመንገድ ዳር ቆሟል። አውቶቡሱ ጥቁር መስኮቶች እና በአማርኛ "አባይ አውቶብስ" የሚል ጽሑፍ አለው። በስተኋላ በኩል የኢትዮጵያ ባንዲራ ቀለማት ይታያል።

ፎቶው የተነሳው መስመሩን ከተሻገረች በኋላ ወዲያውኑ ይመስላል፤ ይህም በውድድሩ ስኬታማ ውጤት አስመዝግባ ደስታዋን እየገለጸች መሆኑን ያሳያል። በስተጀርባም የውድድሩን አከባቢ የሚገልጹ ተመልካቾች እና የቪዲዮ ካሜራ ያነሱ ሰዎች ይታያሉ።

ፈገግ ያለች ወጣት ሴት በጠጕርና በአንገት ጌጦች ያጌጠ ባህላዊ የጥልፍ ልብስ ለብሳለች። ፀጉሯ በደንብ ተሠርቷል፤ በራሷ ላይ አረንጓዴና ነጭ ቀለም ያለው ጥምጣም አስራለች።

በርካታ ልጆች በውጭ ሜዳ ላይ መረብ ኳስ እየተጫወቱ ። አንድ ልጅ ከፍ ብሎ የኳሱን ወደ መረቡ ሲመታ፣ ጓደኞቹ በየሜዳው ዙሪያ ቆመዋል። ሰማዩ በደመና የተሞላ ቢሆንም በፀሐይ ብርሃን የተሞላ ነው።

በክብ አርማው የላይኛው ግማሽ ክፍል ላይ በዐማርኛ "ብሔራዊ መረጃና ደህንነት አገልግሎት" የሚል ጽሑፍ ተጠቅሶ ይገኛል። አርማው በወርቃማና ጥቁር ሰንጠረዦች በተሰራ ውጫዊ ክብ ቅርጽ የታጠረ ሲሆን፣ በጎን በኩል ሁለት ነጭ ትናንሽ ነጥቦች አሉ።

አንድ መምህር የኮቪድ-19 መከላከያ ጭንብል አድርጎ ትምህርት ሲያስተምር አለ ። ተማሪዎቹም የፊት ጭንብል አድርገው በተራዘመ ወንበር ላይ ተቀምጠዋል እየተማሩ ነው።

የወርቅ ጌጣጌጥ ስብስብ በጥቁር ማኒኪን አንገት ላይ ቀርቧል። ስብስቡ የተጠላለፉ አራት ማዕዘን ቅርፅ ያላቸው የአንገት ሀብል፣ ሁለት ጉትቻ እና አንድ ሰፊ የጣት ቀለበት ያካትታል። ሁሉም ጌጣጌጦች ተመሳሳይ የሽቦ ንድፍ አላቸው።

የቅርብ ርቀት ፎቶግራፍ ላይ ወጣት ሴት ወደ ካሜራው አቅጣጫ ትመለከታለች። የትምህርት ቤት ዩኒፎርም ለብሳለች። ሰማያዊ ኮሌታ ያለው ሸሚዝ እና ከዛ ላይ የጥቁር ሰማያዊ ቬስት አድርጋለች። በማይክሮፎን የተያያዘ ጥቁር ገመድ አንገትጌዋ አጠገብ አለ። ከበስተጀርባ የህንፃ መስኮት አለ።

በጉም ወይም በደመና የተሸፈነ ተራራማ አካባቢ ከታች በአረንጓዴ ቁጥቋጦዎች በተሸፈነ ኮረብታ ላይ በርካታ የሣር ክዳን ያላቸው ክብ ቅርጽ ያላቸው ጎጆ ቤቶች አሉ። ጥቅጥቅ ያሉ ደኖች የላይኛውን የተራራውን ክፍል ሲሸፍኑ፣ ጉም ደግሞ በሸለቆው በኩል ይንሳፈፋል።

ጥቁር ልብስና የሰማያዊ ልብስ የለበሰ ራሰ በራ ሰው በአንድ መድረክ ላይ ቆሟል። በእጁ ማይክሮፎን ይዟል። ሰውየው ከፊት ለፊቱ በተቀመጠው ማንኪያ ላይ ተደግፎ ንግግር ያቀርባል። ንግግሩ ከንግድ ሥራ ወይም ከትምህርት ጋር የተያያዘ ነው።

ከላይ "ሳፋሪኮም" እና "ኤም-ፔሳ" አርማዎች ያሉት ማስታወቂያ 100% የሚለውን ስጦታ በግልጽ ያስተዋውቃል። ሶስት አረንጓዴ ሪባን የታሰሩባቸው የስጦታ ሳጥኖች በአረንጓዴ ክፍት በር ዙሪያ አሉ።

ከበስተጀርባ ኮረብታዎች በሚታዩበት ሰፊ መናፈሻ ውስጥ፣ ንጹሕ ውሃ የተሞላበት ኩሬ በግንባር ቀደምትነት አለ። በዙሪያው የእግረኛ መንገዶችና የከተማ መብራቶች የተዘረጉ ናቸው።

ጥቁር ባለገመድ ማይክሮፎን ከነጭ ጀርባ ላይ ተቀምጧል። ማይክሮፎኑ የሚል ስም ያለው ሲሆን፣ ከሱ ስር የመክፈቻና መዝጊያ መቀየሪያ አለው። ወፍራም ጥቁር ገመዱ በማይክሮፎኑ ዙሪያ በክብ ተጠቅልሏል።

ሁለት ቦክሰኞች በቦክሲንግ ሪንጉ ውስጥ ተፋጠዋል። አንዱ ሰማያዊ ልብስ ለብሶ፣ ሌላኛው ነጭና ሰማያዊ ለብሷል። ሁለቱም ቀይ እና ሰማያዊ የቦክሲንግ ጓንቶች አጥልቀዋል። ወንዶቹ እርስ በእርስ በመታገል ላይ ናቸው። ታዳሚው ከበስተጀርባ በተቀመጠበት ወንበር ላይ ጭምብል ለብሶ ይከታተላል።

ባህላዊ የጌጥ ሥራ ያለው ትልቅ ወርቃማ ሐብል አለ። የሐብሉ መሃል ላይ የሴት አምላክ ምስል ያለበት ትልቅ ጌጥ አለ። በዙሪያው በጌጦች የተሰሩ ሰንሰለቶችና በቀይና አረንጓዴ ድንጋዮች ያጌጡ ጌጣጌጦች አሉ።

በትልቅ የእርሻ ማሳ ላይ አንድ ማሽን የሰፋ የስንዴ እርሻ አየስብሰበ ነው፡፡ ማሽኑ ቀይና አረንጓዴ አካላት ሲኖሩት በስንዴው መካከል በከፍተኛ ፍጥነት እየገፋ ይሄዳል፡፡ የአጫጭዱ ሥራ የእርሻውን አብዮታዊ ዕድገት ያመለክታል፡፡

ለአንገት ማጌጫነት የሚውል ሃብል ሲሆን ይህ ሃብል በጣም የተጎዳ ሲሆን ከለሩም ወደ ጥቁር ቀለም ተቀይሯል ።ይህ ከተለመደው ነፃ ያለ ቀለም በጣም የራቀ ነው። ይህንንም ወርቅና ብር ሰሪዎች የአስተካክሉታል።

ሁለት ዋና ሶፋዎች ወደ ግራና ቀኝ ተቀምጠዋል፣ እያንዳንዳቸው ሁለት ወይም ሶስት መቀመጫዎች አሏቸው። መቀመጫዎቹና የጀርባው ክፍል ጥቁር ሲሆን፣ የእጅ ማስቀመጫዎቹና የሶፋዎቹ ጠርዝ በፈካ ያለ ቀለም የተሠሩ ናቸው።

ረዣዥም የኤሌክትሪክ ማስተላለፊያ ማማዎች እና ማከፋፈያ መሣሪያዎች በበረዶ ተሸፍነዋል። መሣሪያዎቹ ከነጭ በረዶ ውስጥ ወጥተው ይታያሉ፤ ሰማዩ ደብዛዛ ሰማያዊ ነው። የሃይል ማስተላለፊያው መስመር በብርድ አየር ውስጥም የኃይልን ነፃነት ያረጋግጣል። ቦታው ሀይለኛ ጥበቃ የሚፈልግ ቦታ ነው።

ትልቁ ዘመናዊ ባለ ብዙ ፎቅ ሆቴል ከፊት ለፊት ባለው የአትክልት ስፍራ በኩል ይታያል። የሆቴሉ ሕንጻ ክብ ቅርጽ ያላቸው የመስታወት መስኮቶች ሲኖሩት፣ አረንጓዴ የዘንባባ ዛፎችና ያበቡ ቁጥቋጦዎች ከበውታል። በህንፃው ላይ "ገዛልኝ ሆቴል" የሚል ጽሑፍ በግልጽ ይታያል።

ቆዳዋ ጠይም የሆነች ሴት ፊት ለፊት ቆማለች። ፀጉሯ ወይን ጠጅ ቀለም ሲሆን በበርካታ ቦክስ ብሬዶች ተሰርቷል። ፀጉሩ ትከሻዋን አልፎ እስከ ወገቧ ደርሷል። የመዋቢያ ቅባቶች ተቀብታለች።

ጥቁር ልብስ የለበሰ ሰው ከመድረክ ጀርባ ባለው ባነር ፊት ለፊት ቆሟል። ሰውዬው ንግግር እያደረገ ሲሆን፣ ከፊት ለፊቱ ማይክሮፎኖች አሉ። ባነሩ ስለ ኢትዮጵያ ኢኮኖሚክስ ማህበር 20ኛው ዓለም አቀፍ ጉባኤ ያመለክታል።

በደማቅ ፀሐይ ስር በርካታ ነጭ ልብስ የለበሱ ካህናትና ምዕመናን በዓል እያከበሩ ነው። ከፊት ለፊት አምስት አባቶች ቀይ እና ነጭ ልብሰ ተክህኖ ለብሰዋል። አባቶቹ ክብራቸው ከፍ ተደርጎ በዣንጥላ ስር ተይዘዋል።

ብዙ ተመራቂዎች ጥቁር ጋወንና ኮፍያ ለብሰው፣ በአረንጓዴ የሣር ሜዳ ላይ በተደረደሩ ወንበሮች ላይ ተቀምጠው ይታያሉ፣ ከበስተጀርባውም ሰዎች ቆመውና ሕንፃዎች ደብዛዝ ሆነው ይታያሉ፣ የምረቃ ሥነ ሥርዓት መሆኑን አሚኮ ዜና አገልግሎት ፅፎታል።

ይህ ክፍል ለፀጉር ቤት ሥራ የተዘጋጀ ነው። በአራቱም ረድፍ ጥቁር የቆዳ ወንበሮችና ጸጉር ማድረቂያ መሣሪያዎች አሉ። ግድግዳው በሐምራዊ ቀለም የተለበጠ ሲሆን፣ መሣሪያዎቹም በነጭ ብረት ላይ ተንጠልጥለዋል። ለደንበኞች አገልግሎት የሚሰጥበት ክፍል ነው።

ነጭ አዝራሮች እና ትናንሽ ነጭ ምልክቶች ያሉት በርገንዲ ቀለም አጭር እጅጌ ያለው ሸሚዝ ቀጥ ብሎ ቆሟል። የተስተካከለ አንገትጌ እና የተገጠመ ቅርጽ አለው።

በእግር ላይ የሂጃማ ሕክምና አየተደረገ ነው ፡፡ የሕክምናው ባለሙያ የብርጭቆ ቅርጽ ያለውን መሳርያ በእግሩ ላይ አስቀምጧል፡፡ በመሳርያው ውስጥ ከቆዳው ላይ የተመጠጠ ደም በግልጽ አለው፡፡ ሕክምናው ለተለያዩ በሽታዎች ማስታገሻነት ያገለግላል ተብሎ ይታመናል፡፡

አንዲት ወጣት ተማሪ በክፍል ውስጥ ትምህርቷን እየተከታተለች ነው። ፀጉሯን ጉንጉን የሰራችው ልጅ በትኩረት እያየች በጠቋሚ ሰሌዳውን ትጠቁማለች። ከበስተኋላ የተሞሉ የመጻሕፍት መደርደሪያዎች እና በጠረጴዛ የተቀመጠ ሌላ ተማሪ አሉ።

ጥቁር ማት ወለል ላይ በጂም ውስጥ ብዙ የመስሪያ ማሺኖች ተሰድረዋል። በርካታ ትሬድ ሚሎች እና ኤሊፕቲካል ማሺኖች በረድፍ አሉ። ከፊት ለፊት ለክብደት ማንሻ የሚያገለግሉ ቀይና ነጭ መቀመጫዎች አሉ። ክፍሉ በነጭ ምሰሶዎች ተደግፎአል። ግድግዳው ላይ ትንሽ የደረቀ ፓች አለ።

በትልቅ የውስጥ መድረክ ላይ የሙዚቃና የባህል ትርዒት እየቀረበ ነው። በርካታ ወንዶች እና ሴቶች ባህላዊ ልብሶችን ለብሰው በመድረኩ ላይ ይገኛሉ። ወንዶቹ ነጭና ሰማያዊ ባለገመድ ሸሚዞች እና አረንጓዴና ነጭ አጫጭር ቀሚሶችን ለብሰዋል።

ሰፊ ባለቀለም የፍራፍሬ ክምር በሱቅ ውስጥ ቀርቧል። ከስር አናናሶች፣ ሎሚ፣ አቮካዶ እና ፖም ተደርድረዋል። በርካታ ሐብሐቦች በአናት ላይ በደረጃ ተከምረዋል። ባናናዎች ከሱቁ ጣሪያ ላይ ተንጠልጥለዋል። ፍራፍሬዎቹ በአድራሻ እና በዋጋ ምልክቶች ያጌጡ ናቸው።

በበረሃማ ቦታ ላይ የተጠረገ መንገድ እና ከበስተጀርባ ዛፎች አሉ። ከፊት ለፊት ቀይ መስቀል ምልክት ያለው ነጭ ተሽከርካሪ ኮፈን አለው። በግቢው ውስጥ ሁለት ሌሎች ነጭ ተሽከርካሪዎች ቆመዋል፣ አንደኛው ቀይ መስቀል ያለው ነው።

ጥንታዊ የድንጋይ ድልድይ ወንዝን አቋርጦ ያልፋል። ድልድዩ ከታች በኩል በርካታ ቅስት ቅርጾች አሉት። ሸካራማ የሆኑ ጥቁር ቋጥኞች በወንዙ ዙሪያ አሉ። በሁለቱም የባንኮች ጎን ጥቅጥቅ ያለ አረንጓዴ ደንና ቁጥቋጦዎች ይገኛል።

ብዙ በእጅ የተሰሩ እና በቀለማት ያሸበረቁ የሸክላ ሥራዎች የኢትዮጵያን የባህል ጥበብ አሉ። የጣሪያ ቅርጽ ያላቸው መሶቦዎች እና ክብ ቅርጽ ያላቸው ወጭቶች ተደርድረዋል።

በነጭ ወለል ላይ ብዙ የተለያዩ የሴት ጫማዎች ተበታትነው ተቀምጠዋል። ጥቁር ቦት ጫማዎች፣ ቡኒ ሰንደሎች፣ ነጭ የስፖርት ጫማዎች፣ ቀይ ጫማዎችና ሌሎች ጠፍጣፋ ጫማዎች በዘፈቀደ ተደርድረዋል። የተለያዩ ቀለማትና አይነቶች አሉ።

አንድ ሰውዬ አረንጓዴ የመስታወት ቢራ ጠርሙስ ይዞ ፈገግ ሲል ቀርቧል፡፡ ሰውዬው ጨለማ ግራጫ ሸሚዝ የለበሰ ሲሆን ጠርሙሱን ወደፊት አቅጣጫ ይዟል፡፡ በጠርሙሱ ላይ በአማርኛ "ቅዱስ ጊዮርጊስ ቢራ" የሚል ጽሑፍ አለ፡፡

የቡና ፍሬ የታሸገበት ብርቱካናማ ማሸጊያ ቀርቧል። የምርት ስሙ 'ቶሞካ' ነው። ከጎኑ ጥቂት ያልተፈጨ ፍሬ ተበትኗል። በሌላው በኩል ደግሞ የተፈጨ ቡና ባለ ቀለም ሳህን ውስጥ አለ። ጥራት ያለው የቡና ምርት አቀራረብ ነው።

ባህላዊ የቡና ሥነ ሥርዓት የሚያሳይ ቅርብ ቀረጻ ነው። ደማቅ ቡና ወደ ትንሽ ጽዋ እየፈሰሰ ነው። በጠረጴዛው ላይ ነጭ የሸክላ ጽዋዎች፣ ዕጣን የሚጨስበት ጥቁር ድስት እና በቅርጫት ውስጥ የፈነዳ እህል ይገኛሉ፤ ከበስተጀርባም ክፍት ቦታ አሉ።

በርካታ ትናንሽ ልጆች ሰማያዊ ቀለም ያለው የምረቃ ልብስ እና ባርኔጣ ለብሰው ተቀምጠው ህፃናቱ በቡድን ተቀምጠውና ቆመው ፎቶግራፍ ሲነሱ፣ በጎናቸው ደግሞ የአዋቂ ሴቶች መምህራን ቆመው እና ጀርባ ላይ የድመት ምስል አለ።

የኢትዮጵያ የሃይማኖቶች ጉባኤን አርማ ነው። አርማው ግራጫማ ዳራ ላይ ሰማያዊ ቀለም ያለው ፣ ከላይ በቅስት ቅርፅ "የኢትዮጵያ የሃይማኖቶች ጉባኤ" የሚል የአማርኛ ጽሑፍ ተጽፏል። በአርማው መሃል ላይ ወደ ግራ በመጠኑ የሚበርር እርግብ ምልክት አለው።

አንዲት ሴት የራስ መሸፈኛ እና የአበባ ልብስ ለብሳ፣ ባለብዙ ቀለም ቅርጫት እየሠራች ትገኛለች። ከጎኗ ደግሞ የሸሚዝና የሱሪ ልብስ የለበሰ ትንሽ ልጅ ቆሟል። ሴትየዋ በእጇ የሳር ክሮችን ይዛ ወደ ቅርጫቱ እየጨመረች ነው።

ቀላል ግድግዳ ያለው ጎጆ በአረንጓዴ ተራሮች ግርጌ ይታያል። በስተቀኝ በኩል ረዣዥም ዛፎች አሉ። ከጎጆው አጠገብ የእንጨት አጥር ቆሟል። ከበስተኋላ የተራራ ሰንሰለቶች ከጥርት ያለ ሰማይ ስር ይዘልቃሉ። እንደዚህ አይነት ቀለል ያሉ ቤቶች በብዛት የሚገነቡት በምን ዓይነት የአየር ንብረት አካባቢ ነው?

ከቀይ-ቡናማ እንጨት የተሰራ ረጃጅም መስታወትና ማስቀመጫ ያለው ብፌ ነው። የመስታወቱ ክፍል ሞላላ ቅርጽ ያለው ሲሆን፣ ከሱ በታች ሁለት መሳቢያዎች አሉ። ከጎኑ ደግሞ ብርጭቆ የተገጠመለት ማስቀመጫ አለ።

ከሶስት የተለያዩ አገራት የተውጣጡ የራስ ምስሎች በድህረገፅ ላይ ተሰልፈው ቀርበዋል። በግራ በኩል አስፈንድ ከፓኪስታን፣ መሃል ላይ ሻሚል ከአዘርባይጃን እና ቀኝ ላይ አሲያ ከኢትዮጵያ ናቸው። ከምስሉ ግርጌ በአማርኛ "ኢትዮጵያዊት ተማሪ አለም አቀፍ አምባሳደር ሆነች" የሚል ነው።

የሕፃን ሴት ጀርባና የፀጉር አሠራር ከላይ በኩል ይታያል። ፀጉሯ በተለያዩ ክፍሎች የተከፈለ ሲሆን፣ የፀጉር ጥቅሎቹ በሰማያዊና በቀላል ሐምራዊ ቀለም ባላቸው ጌጣጌጦች ታስረዋል።

ክብ የመዋቢያ (ሜካፕ) ፓውደር በግልጽ መስታወት ማሸጊያ ውስጥ ተቀምጧል። ፓውደሩ የቆዳ ቀለም አለው። የመስታወት ማሸጊያው ነጭ ቀለም ያለው እና ፋሽን ፌር የሚል በእንግሊዝኛ የተጻፈ ጽሑፍ አለው።

አንዳንድ ደንበኞች በቡና እና ፋስት ፉድ ውጪ ባለው መሬት ላይ በተዘረጉ፣ ጃንጥላ በተጠለሉ የእንጨት ወንበሮች ላይ ተቀምጠዋል። ሕንጻው በሰማያዊ የቆርቆሮ ጣሪያ የተሰራ ነው።

የጌጣጌጥ ዕቃዎች በነጭ ጠረጴዛ ላይ ተደርድረው ይታያሉ። የአንገት ሐብል፣ የጆሮ ጌጥና አምባሮች በእንጨት ማሳያ ሳጥኖች እና በፋሻ ማሳያዎች ላይ በጥንቃቄ ቀርበዋል።

የኢትዮጵያ የሕዝብ ተወካዮች ምክር ቤት ስብሰባ ነው። ዘመናዊውና ሰፊው አዳራሽ በየክልሉ ባንዲራዎች ያጌጠ ነው። ብዙ አባላት በተሰለፉበት ወንበሮች ላይ ተቀምጠዋል። ለአገር የሚበጁ ወሳኝ ሕጎችና ውሳኔዎች የሚተላለፉበት ትልቅ ቦታ ነው።

ጥቁር ካሬ ዳራ ላይ፣ ከሁለት የተጠላለፉ ቀጫጭን መስመሮች የተሰራ ትልቅ ነጭ የኤክስ ምልክት ጎልቶ ተቀምጧል። መስመሮቹ እርስ በርሳቸው የተሻገሩ ናቸው፡፡ አራት ማዕዘን ቅርጽ ያላቸው ክፍሎች ይፈጥራሉ። ይህ ቀላል ንድፍ የራሱን ማንነት ይገልጻል።

ሞሮኮ ሸፍሻዋን ከተማ ውስጥ የሚገኝ ጠባብ ደረጃ መንገድ ነው። ሕንፃዎቹ በተለያዩ ሰማያዊና ነጭ ቀለም የተቀቡ ናቸው፣ በላያቸው ላይ የጡብ ጣሪያዎች አሏቸው። ከግንባሮች በላይ ሩቅ ኮረብታዎች አሉ።

አንዲት እናት ከልጇ ጋር ተቃቅፋለች። እናትየው በጥቁር ሻሽ ፀጉሯን ሸፍና ፈገግታ አላት። ትንሿ ልጅ ሹሩባ ተሠርታላት ሰማያዊና ነጭ ልብስ ለብሳለች። ሁለቱም ጥቁር የአንገት ጌጥ አድርገዋል። በስተጀርባ ሌሎች ሰዎች አሉ።

ደንበኞች በኤሌክትሮኒክስ መደብር ውስጥ ከሻጮች ጋር ሲነጋገሩ ይታያል። በስተግራ ያለው ደንበኛ አዲስ ኮምፒውተር የሚገዛ ይመስላል፤ ሻጩም ሳጥን የያዘ እጅ አለው። በመደብሩ ግድግዳዎች ላይ ላፕቶፖች እና ሌሎች የኮምፒውተር እቃዎች ተደርድረው ይገኛሉ።

በማሽከርከሪያ መሄጃ ላይ የተቀመጡ ብዛት ያላቸው ያላቸው ካርቶኖች ከፊት ወደ ኋላ ተደርድረዋል። የካርቶኖቹም ቀለም ተመሳሳይ ሲሆኑ መጠናቸው ግን ሁሉም የተለያዩ ናቸው።

አንድ ወንድ እና አንድ ሴት በቦክስ ሪንግ ውስጥ ቆመዋል። ሴትየዋ ሰማያዊ ግሎቩች አድርጋለች፤ ወንዱ ደግሞ ቀይ ግሎቩች ለብሷል። ሁለቱም በደስታ እየተጫወቱ ነው። ትዕይንቱ በተመልካቾች ፊት የተደረገ ነው።

አንድ ሰው ነጭ ሸሚዝ ለብሶ ባህላዊ የጦር መሳሪያ (ጠመንጃ) ይዞ ይዘፍናል። ጠመንጃው ጥቁር እና ቡኒ ሲሆን ሰውዬው ትልቅ የብር ቀለበት አድርጓል።

አራት የእግር ኳስ ተጫዋቾች ነጭና ብርቱካንማ ቼክ ያለበት ማልያ ለብሰው ጎል ሲያስቆጥሩ ደስታቸውን ይገልጻሉ። አንደኛው ባንዲራ ሲያውለበልብ ሌሎቹ ደግሞ አንዱን ያሞግሳሉ፤ ሜዳው አረንጓዴ ነው።

አንድ ጥንድ ግራጫ የቁርጭምጭሚት ቦት ጫማዎች በእጅ ተይዘው አሉ። ጫማው በነጭ ወፍራም የላስቲክ ስር እና በጥቁር ኮላር የተሰራ ነው። በግራጫው ቆዳ ላይ ትንሽ ዛፍ ቅርጽ ያለው አርማ አለ። ከበስተጀርባ ብዙ ጫማዎች በፕላስቲክ ተጠቅልለው ተቀምጠዋልን?

ብዙ ሰዎች በአንድ የሃይማኖት በዓል ላይ ተሰብስበዋል። በቀዳሚው ረድፍ ሁለት ቄሶች በነጭ ልብስና ጥምጣም ለብሰው ይጓዛሉ። መሃል ላይ አንድ ትልቅ የማርያምና የኢየሱስ ምስል የተሸከመ ሰው ይታያል፤ የኢትዮጵያ ባንዲራ ያላቸው ዣንጥላዎችና ድንኳን አሉ።

ስቱዲዮ ፎቶ አንድ ቤተሰብ፤ ሁለቱም ወላጆች ባህላዊ ነጭ ልብሶችን ለብሰዋል። ሴትየዋ ጥቁር ካባ ደርባለች፤ ወንዱም ግራጫ ካፖርት አድርጓል። ትንሿ ልጅ አጭር የእንጨት ወንበር ላይ ተቀምጣ ባዶ እግሯን ናት።

ብዙ ዊልደቤስት ወይም ትልልቅ ሰማያዊ ጎሽ መንጋዎችን አሉ። እንስሳቱ መሬት ላይ ባለው ውሃ ሲጠጡ ይታያሉ። ዊልደቤስቶቹ ጥቁርና ቡኒ ቀለም ሲኖራቸው፣ ቀጥ ያለ ቀንድና ጅራት አላቸው። ከበስተጀርባ ረዣዥም ሳር ይታያል።

በገጠራማ አካባቢ አንድ ልጅ በሜዳ ላይ እየተጫወተ ነው። ልጁ ባለቀለም ቲሸርትና ጥቁር ሱሪ ለብሷል። ከብረት ሽቦ የተሰራ ክብ ቅርፅ መሬት ላይ እያንከባለለ ያሽከረክራል። ከበስተጀርባው አረንጓዴ ቁጥቋጦዎችና አጥር ይገኛሉ።

ሰሃኑ ውስጥ የተዘጋጀ ምግብ ተሞልቷል። ዋናው ክፍል የሩዝ እንፋሎት ከብዙ አትክልት ጋር ነው። ካሮት እና ጥቁር ቅጠላማ ጎመን በጎን አሉት። ሳህኑ ለሽያጭ የተዘጋጀ ሙሉ እና የተመጣጠነ ምሳ አቅርቧል።

ዎከር ብላክ ሌብል ጠርሙስ እና በበረዶ ኩቦች በተሞላ ግልጽ ብርጭቆ ላይ ያደረገ የቅርብ ፎቶ ነው። ሁለቱም መጠጦች ጥቁር በሚመስል የገጽታ ላይ ተቀምጠው ይታያሉ፤ ከበስተጀርባ በብርሃን የተሞላ ወጥ ቤት አለ።

ቀይ የሃይድሮሊክ ጃክ አለ። እቃው ሲሊንደራዊ አካል እና ከስሩ ጠፍጣፋ ክፍል አለው። መኪና ለማንሳት የሚያገለግል ሲሆን፣ ከጎኑ አንድ ቀይ እጀታ ተያይዟል። በጎን በኩል አንዳንድ መረጃዎች ተለጥፈዋል። እቃው በቀላሉ ለመሸከም ምቹ ነው። የመኪና መሳሪያ ነው።

ብዙ ሰዎች ቀይና ነጭ ሰንደቅ ዓላማዎችን ይዘው በድል አድራጊነት ደስታቸውን ይገልጻሉ። ወጣቶች በቡድን ሆነው በከተማ መሀል ቦታ ላይ ቆመዋል። ከበስተጀርባ በጦረኛ ቅርጽ የተሰራ ሐውልት ቆሟል። የእግር ኳስ ማሊያ የለበሱ ደጋፊዎች ባንዲራ እያውለበለቡ መፈክሮችን ያሰማሉ።

ቢጫ መለያና ብርቱካናማ ክዳን ያደረጉ ትናንሽ የመጠጥ ጠርሙሶች ተሰብስበው አሉ። እያንዳንዱ ጠርሙስ "ብሄራዊ ድራይ ጅን" የሚል ስም ያለው ፈሳሽ ይዟል።

ልዩ በሆነ ቀይና ነጭ የኦስትሪያ ባንዲራ የሚመስል ሰንደቅ ዓላማ ይዛ ያለች አንዲት ትንሽ ልጅ ትታያለች። ነጭና ቀይ ልብስ ለብሳ፣ እጆቿን በሰንደቅ ዓላማው እንጨት ላይ አድርጋለች። በግራና በቀኝ ጥቁር ሰሌዳ ላይ ባሉት ደረጃዎች ፊት ለፊት ቆማለች።

ጥቁር እና ቡኒ ቀለም ያለው የውሻ ግልገል አየር ማቀዝቀዣ ላይ ተቀምጧል። ግልገሉ በቀጥታ እየተመለከተ ሲሆን አንድ ጆሮው ቆሟል ሌላኛው ደግሞ ተንጠልጥሏል። በረንዳ ላይ በፀሐይ ሙቀት እየተደሰተ ነው።

ቀይ የመስቀል ቅርጽ ያለው ምስል የጨለማ ረቂቅ ሥዕል መሃል ላይ ተቀምጧል። የጂኦሜትሪክ ቅርጾች እና ምስሎች ከበዉታል። ከበስተጀርባ ሶስት መስቀል የሚመስሉ ቅርጾች እና ጥላ ያላቸው የሩቅ ተመልካቾች አሉት።

በረድፍ የቆሙ ብዙ ካህናት ሃይማኖታዊ ሥርዓት እየፈጽሙ ሲሆን ሁሉም ነጭ ጥምጥም ለብሰዋል። ጥቁር ካባዎቻቸውን በአንገት ዙሪያ ባሉ ባለቀለም ጨርቆች አስውበዋል። እጃቸው ላይ ከበሮና መደገፊያ በትሮች ይዘዋል። ከኋላ ብዙ ቁጥር ያለው ሕዝብ በሥፍራው ተሰብስቧል።

ነጭ ቀለም ያለው ቀሚስ የለበሱ ሴቶች በቀለማት ያሸበረቁ ጥለት ያላቸው ነጠላዎችን አድርገው በደን የተሸፈነ አካባቢ ይራመዳሉ። አንዷ በትከሻዋ የሸክላ ማሰሮ ይዛለች ሁለቱ ደግሞ ሞሰብ ከነክዳኑ በጭንቅላታቸው ላይ ተሸክመዋል።

ጥቁር እና ነጭ ፎቶግራፍ ላይ አንዲት ሴት በሸራ የተሰራ ልብስ ለብሳ፣ ከፊት ለፊቷ ባለው ሰፊ ነጭ ድስቷ አጠገብ መሬት ላይ ተቀምጣለች። ሴትዮዋ በእጇ ያለውን ነገር ስትይዝ፣ ሻ ከኋላዋ ባለ የቆየ የእንጨት ቤት በር ላይ ተኝቷል።

ጥቁር እና ነጭ ቀለም ያላቸው ክብ የሽመና ቅርጫት ቅጥ አለው። ዋናው ንድፍ ከተሽከረከረ ነፋስ አቅጣጫ ጋር ተመሳሳይ የሆነ ጠመዝማዛ እንቅስቃሴን ይፈጥራል። ሁለት ጠባብ፣ የቼከርቦርድ ቅርጽ ያላቸው መስመሮች ላይ ላዩን በጠማማ አቅጣጫ ተሸምነው ይታያሉ።

በነጭ ጀርባ ላይ የሚታዩት ባለ ብዙ ቀለም እርሳሶች ናቸው። እርሳሶቹ ጫፎቻቸው ወደ መሀል እየተጠቆሙ በክብ የተደረደሩ እና የቀስተ ዳመና ቀለማትን ይዘዋል። በመሃሉ ላይ ያልተገኘው ዋና ቀለም የትኛው ነው?

ለጂምናስቲክ የሚውሉ ብዙ የአካል ብቃት ማሠልጠኛ መሣሪያዎች በተለያዩ ቀለማት በተነጠፈ ወለል ላይ አሉ። በግድግዳዎቹ ላይ የጡንቻ ባለቤቶች ሥዕሎች ተለጥፈዋል አሉ።

የህጻናት የመማሪያ ዴስክ ነጭ እና ሰማያዊ ቀለም ያለው ሲሆን ለመጻሕፍት እና ለሌሎች ነገሮች መደርደሪያዎች አሉት። የተገጠመለት ወንበርም ሰማያዊ ትራስ አለው። ዴስኩ ላይ ዲጂታል ሰዓት፣ መጻሕፍት እና ሌሎች የትምህርት ቁሳቁሶች ይታያሉ።

በሰማያዊ ክብ ቅርጽ ውስጥ የኮሌጅ አርማ ተገልጿል። የአርማው መሃል ላይ ሰማያዊና ቀይ ቀለማት ያለው “ጂ” ቅርጽ ያለው ፊደል አለ። ከፊደሉ በስተጀርባ የጎንደርን ግምብ የሚመስል ሕንፃና የፀሐይ ጨረር አለ። ከላይ "ጂቲ ኮሌጅ" የሚል ጽሑፍ በነጭ ተጽፏል።

ሁለት የጨለማ ቀለም ያላቸው ግልፍተኛ ዝንጀሮዎች ከሳር መሬት ላይ ተቀምጠዋል። ግልፍተኛ ዝንጀሮዎቹ ረጅም ቡናማ ፀጉር እና ደረት ላይ ቀይ ምልክት አላቸው። ከበስተጀርባ የተራራማ እና የደመናማ ቦታ ይታያል። አንደኛው ዝንጀሮ ወደ ፊት ቀና ብሎ ይመለከታል።

ሴትየዋ አይኖቿን ወደ ታች አድርጋለች። የዓይን ሽፋኖቿ በጥሩ ሁኔታ ተሰርተዋል፤ ቆዳዋ ቡናማ ቀለም አለው። ነጭ ስፓጌቲ ማሰሪያ ያለው ቲሸርት ለብሳለች። በቀጭን ሰንሰለት ላይ ትንሽ የልብ ቅርጽ ያለው ፔንዳንት ያለው የአንገት ጌጥ አድርጋለች።

ብዙ ተማሪዎች በክፍል ውስጥ ተቀምጠዋል። አብዛኞቹ ተማሪዎች ነጭ ሸሚዝና ቡናማ ሱሪ ለብሰዋል። አንዳንድ ተማሪዎች ጥቁር ሰሌዳ ያለበት ጠረጴዛ አጠገብ ቆመው በቡድን ይሰራሉ። ክፍሉ ብሩህ ሲሆን በግድግዳው ላይ ትላልቅ መስኮቶች አሉ።

በከተማ ዳርቻ አካባቢ ረዣዥም አረንጓዴ ሰብሎች በደንብ በተጠበቀ አፈር ላይ ተዘርተዋል። የሰላጣው ቅጠሎች ትልቅ ሲሆኑ፣ ከኋላቸው ያለው መሬት በአረንጓዴ ሳር ተሸፍኗል። በሩቅ ደግሞ በርካታ ቢጫና ቡኒ ቀለም ያላቸው ዘመናዊ የአፓርታማ ሕንፃዎች ይገኛሉ።

ትላልቅ ቡናማ የውሃ ፈረሶች በጭቃማ ውሃ ውስጥ ተሰባስበው ይገኛሉ። አንዳንድ የውሃ ፈረሶች አፋቸውን ከፍተው ወደ ላይ ሲመለከቱ፣ አብዛኞቹ ደግሞ ወደ ግራ አቅጣጫ ፊታቸውን አዙረዋል።

አንዲት ሴት በኩሽና ውስጥ ምግብ ታዘጋጃለች። ሰማያዊ አፕሮን ለብሳለች። ፀጉሯን በጥቁር እና ነጭ ሽፋን ሸፍናለች። ከኋላዋ ሆነው የምድጃ ላይ ድስት ታነሳለች። ኩሽናው ነጭ ካቢኔቶች አሉት። በመስኮት በኩል የብርሃን ጨረር ይገባል። ምግብ ማብሰል እየተከናወነ ነው።

በዚህ የቤት ዕቃዎች መደብር ውስጥ፣ ቡናማ ቀለም ያላቸው ሶፋዎች በሰማያዊ ወለል ላይ ተቀምጠዋል። ሶፋዎቹ በተለያየ ቀለም በተሸፈኑ ትራስ ያጌጡ ሲሆኑ፣ በመሃላቸው ደግሞ ግራጫ የመስታወት የሻይ ጠረጴዛ አለ። ከኋላ ብዙ ካቢኔቶች እና ሌሎች ሶፋዎች አሉ።

ውበቷ የደመቀች ወጣት በባህላዊ የሀገር ልብስ ተውባ፣ በሰማያዊ ምንጣፍ በተነጠፈ መድረክ ላይ በኩራት ትራመዳለች። ከበስተኋላም ሌሎች ሰዎች በነጭ ልብስ አጅበዋታል።

አንዲት ትንሽ ልጅ ከድንጋይ ክምር አጠገብ ቆማለች። ልጅቷ ጠመዝማዛ ፀጉር ያላት ስትሆን፣ የተሰነጠቀች ብርቱካንማ እና አረንጓዴ ሸሚዝ እና በቀለማት ያሸበረቀ ረዥም ቀሚስ ለብሳለች። ቀጥ ብላ ቆማ ወደ ካሜራው በጥርጣሬ ስሜት ትመለከታለች።

አንድ ሰው ጥቁር ሱፍ እና ቀይ ሰማያዊ ክራቫት ለብሶ በቢሮው ተቀምጧል። ሰውየው ወደ ካሜራው ይመለከታል። ከጎኑ የኢትዮጵያ ሰንደቅ ዓላማ ቆሟል። ከበስተጀርባ በጠረጴዛው ላይ ብርቱካናማ እና ቢጫ አበባዎች በአበባ ማስቀመጫ ውስጥ አሉ። ጽሑፍ ከታችኛው ክፍል ይነበባል።

ሁለት ወጣት ሴቶች የኢትዮጵያ ባህላዊ ልብስ ለብሰው እጅ ለእጅ ተያይዘው ይራመዳሉ። አንዷ ሙሉ በሙሉ ነጭ ቀሚስ፣ ሁለተኛዋ ደግሞ ጥልፍ ያለበት ነጭ ድሬስ ለብሳለች። ከኋላቸው ብዙ ሰዎች ቆመውና ተከትለው ወዳለበት መድረክ ላይ ይሄዳሉ። ሰፊ ክፍት ቦታ ላይ ነው።

ሰፊ የገጠር ቦታ ላይ የቆመ ባህላዊ መልክ ያለው የድንጋይ እና ሳር ክዳን ሕንፃ ነው። ሕንፃው ክብ ቅርጽ ባላቸው ሳር ክዳን ጣሪያዎች የተዋቀረ ሲሆን፣ በድንጋይ አጥር ላይ የሚገኝ በረንዳ አለው። ከበስተጀርባው ቁጥቋጦዎች እና የተራራማ ስፍራ ነው።

በመደርደሪያው ላይ ውብ የሆኑ የቡናና የሻይ ስብስቦች እንዲሁም የመስታወት ዕቃዎች ተደርድረዋል። እነዚህ የቤት ዕቃዎች ለቤት ማስዋቢያነት የሚመረጡት በዋነኛነት በምን ምክንያት ነው?

የተለያየ አይነት ቁጥር ያላቸው የካርድ ወረቀቶች በአንድ ጥቁር እጅ ተይዘዋል። ከካርዶቹ መካከል ቀይ አልማዝ እና ጥቁር ስፔድ ምልክቶች እንዲሁም አንድ የቀለም ጆከር ካርድ አሉ። ካርዶቹ በደማቅ ቀይ ጀርባ ላይ ተዘርግተው ተይዘዋል።

ለማድረቅ የተዘረጉ በርካታ የዕንሳት ጸጉሮች በረድፍ ተሰልፈው ከመሬት በላይ ተንጠልጥለዋል። እነዚህ ነጣ ያለ ቢጫማ ቀለም ያላቸው ጸጉሮች እንደ ባሕላዊ ማስጌጫ ያገለግላሉ።

እግሮቿ ላይ ብርቱካንማ ቀለም ያላቸው እና በጫማው አፍ ላይ በቀጭን ሪባን የታሰሩ ጠፍጣፋ ጫማዎች ያደረገች ሴት በቅርብ ርቀት ትታያለች። ጫማዎቹ በግራጫ የአስፋልት መንገድ ላይ ተቀምጠዋል፤ ቆዳዋን ቀለል ያለ ቡኒ ቀለም ያሳያል።

አራት ፎቆች ያሉት ነጭ የጃካራንዳ ሆቴል ህንጻ ይታያል። ከፊት ለፊቱ የተለያዩ ዛፎችና ቁጥቋጦዎች እንዲሁም በዘንባባ ዛፍ አጠገብ የሆቴሉ ምልክት አለ። ከሥር የሆቴሉ መኪናና ሌላ ግራጫ መኪና ቆመዋል።

ኢፕሶን ፕሮጀክተር በነጭ ጀርባ ላይ ቀርቧል። አራት ማዕዘን ቅርጽ ያለው መሳሪያው በዋነኛነት ነጭ ሲሆን፣ ትልቁ ሌንስ ከፊት ለፊት ይገኛል። ፕሮጀክተሩ ለስብሰባ፣ ለትምህርት ወይም ለመዝናኛ የሚያገለግል የኤሌክትሮኒክስ መሳሪያ ነው። የጎን በኩል የአየር ማስወጫ ቀዳዳዎች አሉት።

በርካታ ወርቃማ እና ቡኒ ቀለም ያላቸው ጠፍጣፋ ዳቦዎች/እንጀራዎች በምስል በሚያምር ባለ ብዙ ቀለም ሳህን ላይ ተደርድረዋል። ምግቡ በወርቃማ ጠርዝ ባለው የጠረጴዛ ልብስ ላይ ተቀምጧል።

የአንድ ሆቴል ወይም ረስቶራንት ሰፊ የመመገቢያ ክፍል ቀርቧል። ብዙ ጠረጴዛዎች በቢጫ ልብሶች ተሸፍነው ወንበሮች ከበዋቸዋል። አንዳንድ ጠረጴዛዎች ላይ የአበባ ማስቀመጫ አለ። ክፍሉ መሀል ላይ ወፍራም አምድ ቆሟል። በክፍሉ ጫፍ ላይ መጠጦች የተቀመጡበት ትልቅ ባር አለ።

መርበብት በዶክተር አለማየሁ ዋሴ እሸቴ የተፃፈ መፅሐፍ ነው። ይህ መፅሀፍ የተለያዩ በሀገራችን ውስጥ ተደብቀው ስላሉ ቅርሶች እና ታሪካዊ ሁነቶች የሚያትት መፅሀፍ ነው።

በዘመናዊ የቤት ውስጥ ክፍል ውስጥ የሚገኝ ትልቅ፣ የሚያብረቀርቅ ነጭ የልብስ ማስቀመጫ፤ ማስቀመጫው በርካታ በሮች እና ከታች ሶስት መሳቢያዎች አሉት። በሮቹ አቀባዊ ጥቁር እጀታዎች አሏቸው። ማስቀመጫው በግራጫማ ጥቁር ፍሬም የተሰራ፣ ወለሉ ቀላል የእንጨት ቀለም አለው።

በርከት ያሉ ሰዎች የብሔራዊ ቅርሶችን እና የእንስሳት ሥዕሎችን ባሳየ ውስጣዊ መዋቅር ውስጥ ተቀምጠዋል። አንዲት ብርቱካንማ ቀሚስ የለበሰች ሴት በክፍሉ መሃል ላይ ቆማ ለተመልካቾች ትኩረት ሰጥታ ትናገራለች።

በሞሮኮ ከተማ ሻውየን ያለውን ጠባብ መንገድ ነው። የህንጻዎቹ ግድግዳዎች በተለያየ የሰማያዊ ቀለም የተቀቡ ሲሆን፣ ከፊሎቹ ደግሞ በቡናማ ቀለም የተቀቡ ናቸው። ከመንገዱ ጫፍ ላይ ተራሮች ይታያሉ።

ከፊት ለፊት በስተቀኝ በኩል አንዲት ሴት መሬት ላይ ተቀምጣለች፤ በጭንቀት ወይም በድካም እጇን ግንባሯ ላይ አድርጋለች። እሷም ሻሽ በራሷ ላይ ጠምጥማ ሰማያዊ አረንጓዴ ልብስ ለብሳለች።

ሽንኩርት ቀላ ያለ ቀለም ያለው ለምግብ ማጣፈጫነት የሚውል አትክልት ነው። በከተማ አካባቢዎች በመንገድ ዳር ተዘርግቶ የመሸጥ እና በቀላሉ የማይበላሽ የግብርና ውጤት ነው።

ሦስት መደርደሪያዎች በልዩ ልዩ የቸኮሌትና ጣፋጮች ሳጥኖች ተሞልተዋል። ከታዋቂ ምርቶች የሆኑት ስኒከርስ፣ ሪስስ፣ ሚልኪ ዌይ እና ኸርሽስ በገንዘብ ዋጋቸው ታይተዋል። እያንዳንዱ ጣፋጭ በሳጥኑ ውስጥ ተቀምጦ ለአንቀሳቃሾች በቀላሉ እንዲደረስ ተደርጓል።

የቢስክሌት (ብስክሌት) ነጂ በፍጥነት በአስፋልት መንገድ እየነዳ ነው። ከመንገዱ ዳር በተበላሸ የእግረኛ መንገድ ሰዎች ይጓዛሉ። የጭነት መኪና እና ሌሎች ተሽከርካሪዎች መንገድ ላይ አሉ። በቀኝ በኩል የተለያዩ ቤቶች እና ሱቆች አሉ።

ፕሬዝደንት ዶናልድ ትራምፕ የእስራኤልን ጉዳይ በቅርበት የሚከታተሉ ሲሆን፣ የኢየሩሳሌምን የእስራኤል ዋና ከተማነት በይፋ በመቀበል አምባሳደርያቸውን እዚያ አዛውረዋል። ትራምፕ እስራኤልን ጠንካራ አጋር አድርገው የሚመለከቱ ሲሆን፣ በተለይም ከኢራን ጋር በተያያዘ እስራኤል ያላትን ራስን የመከላከል መብት እንደሚደግፉ ይናገራሉ።

አንድ ወንድና ሁለት ሴት ልጆች በጡብና በጭቃ ግድግዳ ፊት ለፊት ቆመዋል። ወንዱ ቡናማ ጃኬት እየፈገገ ነው። ሁለቱ ልጆች ደግሞ በቀለማት ያሸበረቁ ልብሶች ለብሰው እጅ ለእጅ ተያይዘዋል። ከጀርባ ያለው ግድግዳ ላይ በአማርኛ የተጻፈ ጽሑፍ አለ።

በእንጀራ ላይ የተለያዩ ስድስት አይነት የኢትዮጵያ ምግቦች በትንንሽ ጥቁር ሳህኖች ቀርበዋል። ከምግቦቹ መካከል ጥብስ፣ ወጥ እና አይብ የሚመስል ምግብ ይገኛል።

ረዥም ጠጉር ያላት ወጣት ሴት በቢጫና አረንጓዴ የጥልፍ መስቀሎች ያጌጠ ነጭ ባህላዊ ልብስ ለብሳለች። ቀሚሱ በታችኛው ክፍል ላይ ቀላል አረንጓዴ ፍሪል አለው። ሴትየዋ በህዝብ በተሰበሰበበት ክፍት ቦታ ላይ ቆማለች፤ ከበስተጀርባ ኮረብታዎችና የቴሌብር ባነር አሉት።

አፍሪካዊ ኮሎበስ ዝንጀሮዎች በዛፍ ቅርንጫፎች ላይ ተቀምጠዋል። ጥቁር ፀጉርና ነጭ ጅራት አላቸው። ከዝንጀሮዎቹ በታች ደማቅ ሮዝ አበቦች ያሏቸው እጽዋት ይገኛሉ። ዛፎቹ ጥቅጥቅ ያሉ ሲሆኑ ሰማዩ በቅጠሎቹ መካከል ይታያል።

እርጥብ ጭቃ በተቀባ የገጠር ቤት ውስጥ፣ በተለምዶ ማዕድ በተባለ ክብ ጠረጴዛ ዙሪያ፣ ኢትዮጵያውያንና የውጭ ሀገር እንግዶች ተሰብስበው የጋራ ምግብ እየበሉ። በመሀል ደግሞ ሕፃናት ይገኙበታል።

ጥቁርና ነጭ ኮብል ስቶን ድንጋዮች በመንገድ ዳርቻ ላይ እየተነጠፉ ይገኛሉ። ሰራተኞች ግንባታው ላይ ተጠምደው ሲሰሩ፣ ከጎን በኩል የዘንባባ ዛፎችና አፈር ይስተዋላል። የተወሰነ ቦታ ላይ ድንጋዮቹ በዚግዛግ ቅርፅ የተነጠፉ ሲሆን፣ የነፃነት፣ የከተማ ውበትና የመንገድ ግንባታ ይገኛል።

ፈገግታ የሞላባት ሴት ናት። ጸጉሯ የደፈረሰና ቡናማ ቀለም አለው። አፏ በደማቅ ሮዝ ሊፕስቲክ ተቀብቷል። ወርቃማ ግማሽ ጨረቃ የሚመስሉ የጆሮ ጌጦችና የአንገት ሐብል ለብሳለች። ልብሷ ነጭ ሲሆን በጥቁርና ወርቃማ ቀለም የተጠለፈ ነው።

ትልቅ የኤር ክራፍት ካሪየር በውኃ ላይ ወደብ ውስጥ ቆሟል። ግዙፉ መርከብ በቀይ ባንዴራዎች ያጌጠ ሲሆን፣ ከፊት በኩል ደግሞ ቀይ ሪበን አለው። ከፊቱ ሁለት ትናንሽ ጀልባዎች ይገፉታል። ከመርከቡ ጀርባ ከተማ የረጃጅም ህንጻዎች ስካይ ላይን አሉ።

አረንጓዴ ቅጠሎች ባለው የዛፍ ቅርንጫፍ ላይ ሁለት ትናንሽ አበቦች ተንጠልጥለው ይታያሉ። አበቦቹ የደወል ቅርፅ ያላቸው ሲሆኑ፤ ቀለማቸው ነጭና ሮዝ ድብልቅ ነው። ከበስተጀርባው ደግሞ ደማቅ የፀሐይ ብርሃን እና አረንጓዴ ሜዳ ያለው ክፍት የገጠር አካባቢ ይታያል

ትልቁና ዘመናዊው የመጋዘን ህንፃ በሩቅ አለ። ህንፃው ግራጫ ቀለም ያለው ሲሆን ቀይና ብርቱካናማ ቀለም ያላቸው ማስዋቢያዎች አሉት። ከህንፃው ፊት ለፊት ዝቅተኛ አረንጓዴ ዛፎችና የመንገድ ላይ መለያ መስመሮች አሉት።

በመደርደሪያው ላይ በተለይ ኮኖች (ኮኒ ኮፍያዎች)፣ የልደት ሳህኖች፣ ሻማዎች፣ የፓርቲ ማስጌጫዎች እና ሌሎች የበዓል ቁሳቁሶች ተሰብስበው አሉ። ዕቃዎቹ ደማቅ ቀለሞች አሏቸው፤ ለሽያጭ በጥቅል ተዘጋጅተዋል። የመደብሩ አካባቢ ብሩህ እና ሥርዓታማ ነው።

በምሽት ከተማ ዳርቻ ላይ፣ 'ሚላን ባር' የሚል ስያሜ ያለው ህንፃ ደማቅ ብርሃን አብርቷል። በመንገዱ ጥግ በተደራረቡ ካርቶኖች ዙሪያ የተቀመጡ ሰዎች ሲኖሩ፣ በትልቁ መኪና በስተቀኝ በኩል አንድ ሰው ይራመዳል።

ከሃያ የሚበልጡ ወጣት ወንዶችና ሴቶች በውጭ ቦታ በጋራ ሲጨፍሩ ይታያል። ሁለት ዋና ተዋናዮች በሰማያዊ ጂንስ ጃኬት እና አጫጭር ሱሪ የለበሱ ወንዶች ፊት ለፊት ጎልተው ይታያሉ። የተቀሩት ዳንሰኞች በቀለማት ያሸበረቀ ብርትኳናማና ሰማያዊ ልብስ ለብሰዋል።

ጠርሙስ ቀይ ወይን፣ ቀይ እና ነጭ ወይን ያላቸው ሁለት ብርጭቆዎችና በጠረጴዛ ላይ የተለያዩ የምግብ አይነቶች ቀርበዋል። ከበስተጀርባ ግልጽ ያልሆነ ሥዕልና የሸክላ ዕቃ አሉ።

በላይኛው ክፍል ላይ፣ ደማቅ ቢጫ ክብ ምልክት አለ። ይህ ምልክት እንደ ጸሐይ ቅርጽ የተቀረጸ ሲሆን፣ ከውጭው ወደ መሃል የሚዘረጉ ጨረሮች አሉት። በክብ ቅርጹ መሃል ላይ አንድ ደማቅ ቢጫ መስመር ያለው ክብ አለ።

በአስፋልት መንገድ ላይ ብዙ በሺዎች የሚቆጠሩ ሯጮች ተሰብስበዋል፤ ሁሉም አረንጓዴ ትሸርት ለብሰዋል። ህዝቡ በትላልቅ ድልድዮች እና የከተማ መዋቅሮች ተከቧል። አልፎ አልፎ አልፎ ቀይ የለበሱ ሰዎች አሉ።

ወ/ሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ናቸው። ለጋዜጠኞች መግለጫ እየሰጡ ነው። በአንገታቸው ላይ የባህል ጌጣጌጥ አድርገዋል። ከኋላቸው የኢትዮጵያና የከተማዋን ሰንደቅ ዓላማ ከማይክራፎኖች መካከል ሆነው ንግግር ያቀርባሉ። በአንድ ወቅት የከተማዋ ምክትል ከንቲባ ሆነው አገልግለዋል።

ረዣዥም የነፋስ ተርባይኖች በአረንጓዴ፣ በዛፎች የተሸፈነ ኮረብታ ላይ ይታያሉ። ተርባይኖቹ ንጹህ በሆነ ሰማያዊ ሰማይ ስር ነጭ ቀለማቸው ጎልቶ ይታያሉ። ጠመዝማዛ መንገድ ከኮረብታው ላይ ወደ ታች ይወርዳል፤ ከበስተጀርባው የደጋ ተራሮች ይታያሉ።

በመሬት ላይ በተነጠፈ ጥቁር ጨርቅ ላይ፣ ብዙ ቁጥር ያለው ደማቅ አረንጓዴ የባቄላ ፍሬ ተከምሯል። ፍሬዎቹ ከፊት ወደ ኋላ በብዙ መጠን ተከማችተዋል። የባቄላ ፍሬው ላይ ደማቅ የፀሐይ ብርሃን ይወርዳል።

ቀጭኔዎች በዱር አካባቢ የሚገኙ የዱር እንስሳት ናቸው። ከሁሉም እንስሳት የሚለያቸው አንገታቸውን ረጅም መሆኑ ሲሆን ይህም ተፈጥሯዊ ስጦታ በየትኛውም እርቀት ላይ ያሉ ቅጠላቅጠሎች በቀላሉ አውርደው ለመመገብ ያስችላቸዋል።

ሶስት ወጣት ወንዶች ነጭ የባህል ልብስ ለብሰውና ነጭ የራስ መሸፈኛ አስረው በክፍት ሜዳ ላይ በዱላ ጨዋታ ላይ ተሰማርተዋል። ይህ የዱላ ጨዋታ የየትኛው የኢትዮጵያ ባህላዊ ስፖርት ክፍል ሊሆን ይችላል?

በርካታ ጥቁር የጦር መሳሪያዎች በጠፍጣፋ የእንጨት ሳህን ወይም መሬት ላይ ተዘርግተው ቀርበዋል። ከፊት በኩል ወደ ስምንት የሚጠጉ የእጅ ሽጉጦች ተበታትነው ተቀምጠዋል። ከሽጉጦቹ በተጨማሪ ከላይ በስተቀኝ በኩል የረጅም መሳሪያዎች ጥቁር መያዣዎች በብዛት ተደርድረው ይገኛሉ።

ጥቁር ጠርሙሶች ያለው የ"ንጉሥ" ቢራ ማስታወቂያ ነው። አራት ጠርሙሶች በካርቶን ማስቀመጫ ውስጥ ሲሆኑ፣ አንዱን ጠርሙስ አንድ ወጣት እየጠጣ ነው። ከሥር "ንጹሕ መጠጥ ያሰኛል" የሚል መፈክር ይገኛል።

አቋቋም በኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቅ ካህናቱ ልብሰ ተክህኖ ለብሰው መቋሚያ፣ ፅናፅል እና ከበሮ ይዘው የሚያደርጉት የወረብ እና የቅዳሴ (የምስጋና) ስርዓት ነው።

ጥቁር ልብስ የለበሰ ሻጭ፣ የተለያዩ ቀለማት ያላቸውን መጥረጊያዎችና የውሃ መቅጃ ባልዲዎችን በትከሻው ተሸክሞ አቧራማ በሆነ መንገድ ላይ ወደ ፊት ይጓዛል። ከጎኑ የእንጨት ምሰሶ እና የበሰበሰ አጥር አለ። ከጀርባው ያልተጠናቀቀ ባለ ብዙ ፎቅ ሕንፃ አለ።

በመጀመሪያ በአራት ማዕዘን ክፍሎች በጥንቃቄ ተከፍሎ ተጠፍሯል። አንዱ ትልቅ ክፍል ደግሞ ወደ ታች የሚወርድ ወፍራም ድፍን ሹሩባ ሆኖ የተሰራ ሲሆን፣ ጠፍሪው ሰው የፀጉሩን መጨረሻ እየያዘ ይሰራል። ይህ ባህላዊ የአፍሪካ የፀጉር አበጣጠር ዘዴን ያመለክታል።

ረዥሙ የህንጻ ህንፃ የአፍሪካ ህብረት ዋና መስሪያ ቤት ነው። ክብ ቅርጽ ያለው ጉባዔ አዳራሽ በስተቀኝ በኩል ይገኛል። የፊት ለፊቱ ግቢ ዛፎችና የመንገድ ባምፐር አለበት። ሰማዩ ደመና የለበሰ ሲሆን በአጠቃላይ ዘመናዊ መልክ አለው። ይህ ህንፃ የትኛው ከተማ ነው የሚገኘው?

ይህ ምስል ብርቱካናማ ጀርባ ያለው የመጽሐፍ ወይም መጽሔት ሽፋን ይመስላል። ሽፋኑ ላይ "አልወለድም" የሚል የአማርኛ ጽሑፍ እና ያረገዘች ሴት ስዕል ይታያል፤ ሴትየዋ ተንበርክካና አገጯን በእጇ ተደግፋ ትገኛለች።

ውስጣዊ በሆነ የእንጨት ዲዛይን በተሰራ ምግብ ቤት ውስጥ፣ ሰዎች ወንበር ላይ ተቀምጠው ምሽት ያሳልፋሉ። በመድረክ ላይ አንድ ዘፋኝ በቢጫ ቀሚስና ቀይ ካፖርት ለብሶ ሲዘፍን፣ ሌሎች ሙዚቀኞችም ከበስተጀርባ አሉ።

ለመድረክ ማስዋቢያነት ያገለገሉ ክብ ቅርጽ ያላቸው የሽመና ሥራዎች ቀርበዋል። ከታች ገለባ ቀለም ያላቸው ምንጣፎች በግማሽ ክብ ተደርድረዋል። በላይኛው ክፍል ላይ ደግሞ ባለብዙ ቀለምና አበቦች ተጨምረው ውበት ፈጥረዋል። እንደዚህ አይነት ማስዋብ ለሰርግ እና አንዳንድ ዝግጅት ይጠቅማል።

አንዲት ሴት በፋሽን ትርኢት መድረክ ላይ ስትራመድ ። የብሮንዝ ቀለም ያለው አፍሮ ፀጉር ያላት ሴት ያለ እጅጌ ነጭ ልብስ ለብሳ፣ የታችኛው ክፍል ላይ በቀለማት ያሸበረቀ ባለ መስመር ጨርቅ ።ቀለል ያሉ ብርቱካናማ መነጽሮችና የአንገት ሐብል አድርጋለች።

ዘመናዊና ቄንጠኛ የስብሰባ አዳራሽ ነው። ክፍሉ በእንጨት ግድግዳ ያጌጠ ሲሆን፣ ለስብሰባ የሚሆን ትልቅ ጥቁር ጠረጴዛ አለው። ወንበሮቹ ነጭ ቆዳ ናቸው። በጠረጴዛው ላይ ኮምፒውተሮችና ማይክሮፎኖች ቀርበዋል። ቦታው ለከፍተኛ የመንግሥት ወይም የድርጅት ውሳኔዎች የተዘጋጀ ነው።

የእርሻ ሰራተኛ ከእንጨት እና ከሸራ በተሰራ የጋጣ አይነት ህንፃ ውስጥ ይቆማል። በጋጣው ውስጥ ብዙ ጥቁር፣ ለም መሬት ክምር በሲሚንቶ የከርሰ ምድር ጉድጓዶች እና ከፍ ባሉ ቦታዎች ተቀምጠዋል። ከበስተጀርባ ዛፎች እና ቁጥቋጦዎች ከውጭ ይገኛሉ።

አራት አግድም መስመሮች ያሉት ባንዲራ ነው። ከላይ ቀይ፣ በመቀጠል ነጭ፣ አረንጓዴ እና ከታች ጥቁር ቀለሞች ናቸው። መሀል ያለው ነጭ መስመር ላይ ጥቁር ባለ አምስት ጫፍ ኮከብ አርማ ይገኛል። ከስሩ የአማርኛ ጽሑፍ ተፅፏል።

በለምለም ዛፎች እና ቁጥቋጦዎች መካከል የሚገኝ ትልቅ ፏፏቴ ነው። ውሃው በኃይል ወደታች የሚፈስ ሲሆን፣ የተፈጥሮን ውበት እና ኃይል ይገልጻል። የፏፏቴው ብዛት ማራኪ ገጽታን ስለፈጠረ ለመዝናኛ እና ለቱሪዝም አስደናቂ ስፍራ ነው።

ነጭ ግድግዳና ከሳር የተሰራ ጣሪያ ያለውን የመዝናኛ ስፍራ። እዚያው ውስጥ ሁለት የእንጨት ወንበሮች እና አንድ ትንሽ ጠረጴዛ ከጥቁር አረንጓዴ ትራሶች ጋር ይታያሉ። ከውስጥ ቅስት ያለበት በር ወደ ውጭ የሚወስድ ሲሆን የአበባ ማስቀመጫ በስተቀኝ በኩል ይገኛል።

ሦስት ሴት የምርጫ ባለሥልጣናት ሰማያዊና ወይንጠጅ ልብሶችን ለብሰው ከጠረጴዛ ጀርባ ተቀምጠዋል። አንዲት ሴት በቅንነት ከአንድ አንጋፋ ሰው ጋር ስትወያይ፣ ሌላዋ ሴት ወረቀት ላይ ትጽፋለች። የምርጫ ጣቢያው ግድግዳ በእንግሊዝኛ "አፍ"፣ "አፍንጫ" እና "ጆሮ" የሚሉ ሥዕሎች አሉ።

አረንጓዴ ጣሪያ ያለው ዘመናዊ ባለ ሁለት ፎቅ ቤት። ግድግዳዎቹ ከቀላል እና ቡናማ ቀለሞች የተሠሩ ናቸው በቤቱ ፊት ለፊት የተቆራረጡ ቁጥቋጦዎች የተስተካከለ የአትክልት ስፍራ አለ።

ይህ ወፍ ቀይ ቡኒ ጭንቅላት እና ግራጫማ አካል አለው። ወፉ በደረቅና ረጅም ሣር መካከል ቆሞ በዙሪያው ያለውን በቢጫ-አረንጓዴ የሣር ቅጠሎች ተደብቋል።

ብዙ ሰዎች ሰፋ ባለ ቡናማ እርሻ ላይ አብረው ይሰራሉ። አብዛኞቹ በባህላዊ ልብሶች የተገኙ ሲሆን አንዳንዶቹ ደግሞ መሬቱን ለመቆፈር አካፋና ሌሎች መሳሪያዎችን ይጠቀማሉ። ከበስተጀርባ ብዙ ሰዎች እና ዛፎች አሉ።

አራት የውሃ ማጠራቀሚያ ታንከሮች በነጭ እና ግራጫ ጀርባ ላይ ተሰብስበው ቀርበዋል። አንድ ትልቅ ጥቁር ታንከር ከኋላ የቆመ ሲሆን፣ ከፊት ለፊት ሁለት ትናንሽ ነጭ ታንከሮች እና አንድ ጥቁር ታንከር ተቀምጠዋል።

ከተለያዩ የማህበራዊ ሚዲያ መድረኮች አርማዎች በሦስት ረድፍ ተደርድረው ይታያሉ። እያንዳንዱ አርማ (እንደ ፌስቡክ፣ ኢንስታግራም፣ ዩቲዩብ እና ቲክቶክ) ከጎኑ ከንግግር ደመና ጋር የተያያዘ የእንግሊዝኛ ስም አለው። ዳራው ግራጫማ ቀለም ያለው ነው።

አንዲት ረጅም እና ቡናማ ፀጉር ያላት ሴት ከፊሏ ብቻ ትታያለች፣ ነጭ ካባ ለብሳ ፀጉሯን በጸጥታ በሚሰራ የሚመስል የብረት ፀጉር ማድረቂያ እየነፋች ነው። ቀኝ እጇን አንገቷ አካባቢ ፀጉሯን ለማስተካከል ትጠቀማለች። ከበስተጀርባው ቀላልና ግራጫ ግድግዳ ይታያል።

የኩርምት ጸጉር ያለው ሰው ባህላዊ ነጭ ልብስ ለብሷል። ልብሱ በትከሻዎች፣ በአንገት እና በእጅጌው ላይ ደማቅ ባለብዙ ቀለም ጥልፍ አለው። እጆቹን ተጠቅሞ ጥቁር ሞባይል ስልክ እየነካ ነው።

ቡናማ የእንጨት ጠረጴዛ ላይ ተቀምጠዋል አሉ። ከላይ ያለው እንጨት አንደኛው ጫፍ የተሰበረ ሲሆንነጠብጣቦች አሏቸው መፋቂያ ናቸው። ተደራርበው አንዱ ባአንዱ ላይ ተቀምጧል፡፡

ረዣዥም የመስታወት ህንጻ የከተማ መንገዶች አጠገብ ተገንብቷል። ቀጥ ያለ ቅርጽ ያለው ሕንፃው ጫፍ ላይ ቢጫና አረንጓዴ ቀለም ያለው አርማ አለው። ዝቅተኛ ደረጃዎች ላይ የመደብር ወለሎች አሉ። በርካታ መኪኖችና ሰዎች በመንገድ ላይ ይንቀሳቀሳሉ።

ግርማ ሞገስ የተላበሰ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሃይማኖታዊ በዓል ሥነ-ሥርዓትን ነው። ነጭ ልብስ የለበሱ ቀሳውስትና ምእመናን በሁለት ረድፍ ተሰልፈው፣ ባህላዊ መቋሚያ ይዘዋል። ይህም የጥንታዊነትና የመንፈሳዊ አንድነትን ውበት ይገልጻል።

ከቅርብ ርቀት የተነሳው ምስል ትኩስ የሆኑ በርካታ አረንጓዴ የባቄላ ፍሬዎችን ያሳያል። የባቄላ ፍሬዎቹ በደማቅ ቀይ መረብ ከረጢት ውስጥ ተሞልተው በአፈር እና በእፅዋት ላይ ተቀምጠዋል። በስተግራ በኩል የአንድ ሰው እግር እና ጫማ ይታያል።

ጥቁር ወለል ባለው ዘመናዊ ጂም ውስጥ ብዙ ሰዎች የተለያዩ የአካል ብቃት እንቅስቃሴዎች እያደረጉ ነው። ትላልቅ ክብደቶች፣ ባርበሎች፣ የሩጫ ማሽኖች እና ቦክሶች በተጨናነቀው ክፍል ውስጥ ተቀምጠዋል። ግድግዳዎቹ በብርቱካናማ ቀለም የተቀቡ ምልክቶች እና የዓለም ባንዲራዎች አሏቸው።

ምእመናን በላሊበላ ውቅር ቤተ ክርስቲያን ዙሪያ ተሰብስበው የሃይማኖት በዓልን ያከብራሉ። ምእመናኑ ነጭ ልብሶችን ለብሰው ሲታዩ፣ አንዳንድ ሰዎችም ጃንጥላ ይዘዋል። ሁለት ሰዎች ከፊት ሆነው የውቅር ቤተ ክርስቲያኑን ይመለከታሉ።

ጥቁር እና ነጭ በሆነው ምስል ላይ ጥቅጥቅ ያለና ረጅም ነጭ ጢምና ሽማግሌው ሰው ግራፊክ የፊት ገጽታ አለው። ሰውየው ጨለማ ልብስ የለበሰ ሲሆን፣ ከፊል ትከሻው ብቻ አለው። ዳራው ሙሉ በሙሉ ጥቁር ነው።

ሶስት ጉማሬዎች በደቃቅ ቢጫ ውሃ ውስጥ ተኝተዎል። ከእነዚህ አንደኛው ሙሉ በሙሉ ጭንቅላቱን ከውሃው በላይ አውጥቶ ሲተኛ ሌሎች ሁለቱ አርፈዋል እየዋኙ ነው።

በውጭ ክፍት ቦታ ላይ በምሽት የተዘጋጀ የሰርግ ወይም የድግስ ዝግጅት ነው። ጠረጴዛው በሻማና በአበቦች ያጌጠ ሲሆን፣ በርካታ የእንግዶች ወንበሮች ተደርድረዋል። ቦታው በቢጫ መብራቶች ደምቋል።

የዛፉ አናት በትልልቅ፣ ጥቁር አረንጓዴ፣ በደጋፊ ቅርጽ ባላቸው ቅጠሎች የተሞላ ነው። ቅጠሎቹ ከግንዱ ተንጣለው ወደ ውጭ ይወጣሉ። ዛፉ በብሩህ፣ ነጭ ወይም በጣም ደብዛዛ በሆነ ሰማይ ፊት ለፊት ቆሟል።

አንድ ነጭ ጥምጥም የጠቀለለ ሰው ከቀኝ በኩል በሚወጣ ብርሃን ይታያል። ሰውዬው ነጭ መብራት ያለበትን መጽሐፍ እየያዘ፣ በቀኝ እጁ ደግሞ የሚነድ ሻማ ይዟል።

በርካታ ሰዎች በሌሊት የኮንክሪት ቀላቃይ ማሽን ዙሪያ ቆመዋል። ሰራተኞች እና የትራፊክ ጃኬት የለበሱ ሰዎች ሲሚንቶውን እያስተካከሉ ፣ በቀኝ በኩል በትንሽ መስኮት የዜና አቅራቢ ሴት ትታያለች።

ጥቁር ዳራ ላይ በጥቁርና ወይን ጠጅ ቀለም የተሠራ ትልቅ የማንዳላ ንድፍ ያለበት ግድግዳ ላይ የሚሰቀል ጨርቅ ቀርቧል። ጨርቁ በአልጋ ራስጌ ላይ የተሰቀለ ሲሆን፣ በዙሪያው በሽቦ ላይ የተንጠለጠሉ የብርሃን መብራቶች አሉ። የአልጋው ላይኛው ክፍልደግሞ በነጭ ትራሶች ተሞልቷል።

የአገው ብሄረሰብ ከሚታወቅባቸው ባህላዊ አልባሳት ውስጥ ውስጥ ከእንጨት የሚሰራ ጃንጥላ፣ ከጭራ የሚሰሩ በትክሻ አካባቢ የሚለበስ፣ ከቆዳ የሚሰራ ጋሻ፣ ከጥጥ እና ከቀይ ጥለት የሚሰሩ አልባሳት ጥቂቶቹ ናቸው።

ብዛት ያላቸው ቡናማ ሸክኒት የሚመስሉ ፍሬዎች በአረንጓዴ ቅጠሎች መካከል ተንጠልጥለዋል። ረዣዥም እና ጠፍጣፋ የሆኑት ፍሬዎች በቅርንጫፉ ላይ በአንድ ክምችት ላይ ተንጠልጥለው ይታያሉ።

ሴቶቹ የገጠር ልብሶችን ለብሰዋል። የፊት ለፊትዋ ሴት ውሃውን እየቀዳች ስትሆን፣ ከእርሷ በስተግራ ያለችው ሴት ደግሞ ሁለት ጀሪካኖች አዘጋጅታለች። ሦስተኛዋ ሴት ከበስተቀኝ በኩል የቆመች ሲሆን፣ አንድ ትልቅ ቢጫ ጀሪካን አጠገቧ አለ።

የአንድ ሰው ፊትና የተለያዩ ምግቦችን የሚሸጥ የውጪ ሱቅ ሲሆን አንድ ሰው ነጭ ኮፍያና ልብስ ለብሶ፣ ድስቱን ይዞ ቆሟል። የሱቁ የፊት ለፊት ክፍል በፒዛ፣ ፍራፍሬ፣ ሳሞሳና በሌሎች የምግብ አይነቶች ምስሎች ያጌጠ ነው።

በትልቅ ፋብሪካ ውስጥ በረጅሙ ተዘርግተው በተሠሩ ማሽኖች ላይ፣ በርካታ ብርቱካንማ ጭማቂ ያላቸው ጠርሙሶች ተንቀሳቃሽ መስመር ላይ ተደርድረው ሰራተኞች ሲያስተካክሉ ይታያሉ።

ቀይ፣ አረንጓዴ እና ነጭ ቀለም ያለው የባቡር ሎኮሞቲቭ ቀርቧል፡፡ ሎኮሞቲቩ በመሀል ነጭ ቀለም ያለው ሲሆን "የኢትዮጵያ ባቡር መስመር" የሚል ጽሑፍ አለው፡፡ ከባቡሩ በላይ ለመስመር ኃይል የሚያገለግሉ መሰረተ ልማቶች አሉ፡፡

አስቸጋሪ ሁኔታ ላይ ያለች ትንሽ ጀልባ መካከለኛ ባሕር ላይ ትታያለች። በጀልባዋ ውስጥ ብዙ ሰዎች ሲኖሩ ሁሉም ማለት ይቻላል ብርቱካናማ የሕይወት ጃኬት ለብሷል። አንድ ሰው ከጀልባዋ ላይ ሆኖ በእጁ አየር ላይ ሲያውለበልብ ይታያል።

ጠቅላይ ሚኒስትር ዐብይ አህመድ ነጭ ልብስ እና ቀይ ሻሽ ለብሰው ሕዝቡን ሰንጥቀው ይጓዛሉ። የጥበቃ ሠራተኞች እና የሌሎች ባለሥልጣናት ስብስብ ከበው እየተከተሉ እንደሆነ ይገባናል። ጠቅላይ ሚኒስትሩ የለበሱት ባህላዊ ልብስ የትኛውን የአገሪቱን ክልል ወይም ባህል ሊያመለክት ይችላል?

ሶስት ሰማያዊና ነጭ የሸገር አውቶቡሶች በፓርክ ስፍራ ውስጥ በተከታታይ ቆመዋል። አውቶቡሶቹ የመንገደኞችን አገልግሎት ለመስጠት ዝግጁ ናቸው እና በአንዴ ብዙ ሰዎችንም መያዝ ይችላሉ።

አንድ ትልቅ የንግድ ማስታወቂያ በቁጥቋጦዎች እና በትላልቅ ዛፎች ቅጠሎች የተከበበ ነው። በማስታወቂያው ላይ "የቡና" የሚል ጽሑፍ በትልቁ በቀለማት ያሸበረቁ ፊደላት በአማርኛ ተጽፏል። ከታች ደግሞ የተለያዩ የኢትዮጵያ ምግቦች ፎቶዎች ይገኛሉ።

አምስት ወጣት ሴቶች በሙዚቃ ክሊፕ ላይ ባህላዊ ልብስ ለብሰው ይጨፍራሉ። ሁሉም ነጭ የሀበሻ ልብስ በአረንጓዴ፣ ቢጫና ቀይ ጥለት ያደረጉ ሲሆን፣ ከራስጌያቸው ነጭ ሻሽ ጠቅልለዋል። ከበስተጀርባ አረንጓዴ ተፈጥሮ ይገኛል።

የተሰቀሉና ቡናማ ቀይ ቀለም ያላቸው የወይን ዘለላዎች በቅርብ ቀርበው ይታያሉ። ዘለላዎቹ በወይኑ ተክል ግንድ ወይም ቅርንጫፎች ላይ ተንጠልጥለዋል፣ ዙሪያቸውን በአረንጓዴ ትልልቅ፣ ሰፋፊ ቅጠሎች ተከበው ይገኛሉ።

ሰለጠነ የጎታች መኪና ተበጣጥሶ የወደመውን ነጭ የጭነት መኪና ለመሰብሰብ እና ከመንገድ ላይ ለማንሳት እየሰራ ነው። የጭነት መኪናው የፊት ክፍል ሙሉ በሙሉ ወድሞ ክብደቱ በጎታች መኪናው ክሬን ተይዞ ወደ ላይ ተንጠልጥሏል።

ሶስት ባህላዊ ክብ ጎጆ ቤቶች በገጠር መልክዓ ምድር ይታያሉ። ቤቶቹ በድንጋይ የተሠሩ ግድግዳዎች እና ከፍተኛ ሾጣጣ የሆነ ከሳር የተሠራ ጣሪያ አላቸው። በአካባቢው ዛፎች እና ቁጥቋጦዎች አሉ፣ ሰማዩም በከፊል ደመናማ ነው።

በባሕላዊ የሽመና ሥራዎች ላይ ጥበብ ያለባቸው ቅርጫቶች በግድግዳው ላይ ተሰቅለዋል። ቅርጫቶቹ በቀለማት ያሸበረቁ ንድፎች ያሏቸው ሲሆን ከታች ደግሞ የተለያዩ የአንገት ጌጦች፣ የአልኮል ጠርሙሶችና የእጅ ሥራዎች ይገኛሉ። ከበስተጀርባ ትልቅ የብር መስኮቶች አሉ።

ብዙ የተለያየ መጠን ያላቸው የሸምበቆ ቅርጫቶችና ባህላዊ መሶቦች በመንገድ ዳር ባለው የእግረኛ መንገድ ላይ ተደርድረዏል። በቀለማት ያሸበረቁት እቃዎች በዛፎች ጥላ ስር ለሽያጭ ቀርበዋል።

ጥቁር፣ የሚያብረቀርቅ እና ያበጠ የሚመስል የትከሻ ቦርሳ ከነጭ ዳራ ላይ ሲሆን ርሳው በአንገትጌ ቅርጽ የተሠራ ሲሆን፣ በላዩ ላይ አንጸባራቂ የዚፐር መዝጊያ እና ሰፊ ማንጠልጠያ አለው።

አንድ የቆየ የአሉሚኒየም ሻይ ማፍያ ማንቆርቆሪያ በመሃል ላይ ባለው ትንሽ ምድጃ ላይ ተቀምጧል። ማንቆርቆሪያው ጥቁር እጀታ ያለው ሲሆን ከጎኑ ሁለተኛ ማንቆርቆሪያ እና የእሳት ነበልባል ይታያል። ከበስተጀርባው ጨለማ የእንጨት ገጽታ አለ።

የአርማው ጋሻ ክፍል ከላይ የጎንደርን ታሪካዊ ምልክት የሆነው የፋሲል ግቢ ግንብ ምስል ተቀርጾበታል። ከግንቡ በታች የእግር ኳስ ኳስና ዘውድ ምልክት አለ። በቀይ ጋሻው መሃል ላይ "ፋሲል ከነማ ስፖርት ክለብ" የሚል ጽሑፍ በአማርኛ እና በእንግሊዝኛ ተጽፏል።

ሦስት ሴቶች በጫካማ አካባቢ ሲራመዱ ። ሦስቱም ሴቶች በነጭ የባህል ልብስ ሲለብሱ፣ ቀይና ሌሎች ቀለማማ ጨርቆች ተጠቅመዋል። ሁለቱ ክብ ቅርጽ ያላቸው የሽመና የእንጀራ መሶቦችን በራሳቸው ሲሸከሙ፣ አንደኛዋ ደግሞ ጥቁር ማሰሮ አዝላለች።

አንድ እጅ አዲስ የኢትዮጵያ ዲጂታል አይዲ ካርድ ይዟል። ካርዱ ላይ የባለቤቱ ፎቶ፣ ስም፣ የትውልድ ቀን እና ሌሎች መረጃዎች ተጽፈዋል። የመታወቂያው አዲስ ቅርጽ እና መልክ በጥራት ቀርቧል። በታችኛው ክፍል “የፋይናል ውሳኔ መውሰጃ” የሚል ጽሑፍ አለ።

ካልኩሌተር ለቁጥር ማስያ የሚያገለግል ማሽን ነው። ሁሉንም የሂሳብ ስሌቶች የያዘ ሲሆን ጊዜን በመቆጠብ እና ስህተትን በማስወገድ ቁጥሮችን በቀላሉ በአጭር ጊዜ አስልቶ ያስቀምጥልናል።

ጥሩ ብርሃን ባለው ቀን ክብ ቅርጽ ያለው ዘመናዊ ሆቴል፣ በረንዳዎች ያሉት ነጭ ግድግዳዎች እና ቡናማ የእንጨት ፓነሎች ተቀላቅለው አሉ፤ የኢትዮጵያ ባንዲራ በህንፃው ላይ መታየቱ የዚህ ሆቴል ለሀገራዊ ማንነት ያለው ቁርጠኝነት ምን ያህል ነው?

የውጪ ልብስ መደብሮችንና የመንገድ ላይ ነጋዴዎችን ። የተለያዩ ልብሶች የለበሱ ብዙ አሻንጉሊት በመደዳ ተደርድረዋል። ሁለት ሴቶች በእግረኛ መንገድ ላይ እየሄዱ ሲሆን፣ ከበስተጀርባ ትራፊክ እና የማስታወቂያ ሰሌዳዎች ይታያሉ።

ቀይ እና ነጭ የለበሱ አስራ አንድ የእግር ኳስ ተጫዋቾች ቡድን በሣር ሜዳ ላይ ቆመው ይታያሉ። ሁሉም ተጫዋቾች ካሜራውን በትኩረት ይመለከታሉ፤ ሁለቱ የፊት ረድፍ ላይ ተንበርክከው ቆመዋል። ቡድኑ የነፃነት እና አንድነት መንፈስን የሚያሳይ ነው።

በቅጽበት የተቀረጸው ምስል ቡናማ ቀለም ያለው እንቁራሪት ከውኃው ውስጥ እየዘለለ ሲወጣ ያሳያል፤ የኋላ እግሮቹ ተዘርግተዋል። ከውኃው ወለል በላይ በዙሪያው የውኃ ነጠብጣቦች ሲበተኑ፣ ጥቁር ዳራ ላይ አረንጓዴ የፈርን ተክሎች ይታያሉ።

የብዙ አቮካዶ ፍሬዎች ቀርቧል። እነዚህ ፍሬዎች ሞላላ ቅርፅ ያላቸው ሲሆን፣ ደብዘዝ ያለ እስከ ደማቅ አረንጓዴ ቀለም አላቸው። የጥቂቶቹ ቆዳ ደብዛዛ ሸካራ ሲሆን፣ ሁሉም በመያዣ ዕቃ ውስጥ ተከምረዋል። እነዚህ ለመመገብ ዝግጁ የሆኑ ፍሬዎች ናቸው።

አንድ ቄስ የሚመስል ሰው ቀይ ልብስ እና ባህላዊ አለ። ከቧንቧ የሚረጨውን ቅዱስ ውሃ ወደ ብዙ ነጭ ልብስ ለበሰ ሕዝብ እያፈሰሰ ነው። ይህ ሥርዓተ ሃይማኖት በኢትዮጵያ የትኛው ታላቅ በዓል ወቅት ይከናወናል?

በጎዳና ገበያ አካባቢ ሶስት ወንዶች ሥራ ላይ ናቸው። አንዱ ትልቅ ነጭ ጭነት በራሱ ላይ ተሸክሟል። ሌላው ብዙ ከለር ከለር የፕላስቲክ ከረጢቶችን ይዟል። ሶስተኛው ሰው ከትላልቅ ከረጢቶች ጋር ቆሟል። የእለት ተእለት የንግድ እንቅስቃሴ።

ዘመናዊ ዲዛይን ያለው ነጭ ቤት ከፊት ለፊት ሁለት ትልልቅ ነጭ ምሰሶዎች አሉት። ቡናማ ቀለም ያለው የእንጨት በር፣ ጥቁር መስኮቶች እና ጥቁር የብረት አጥር በግንባሩ ላይ ይገኛሉ። መሬቱ በግራጫማ ንጣፍ ተነጥፏል።

ረጅም ጥቁር ፀጉር ያለው እና ጢም ያበቀለ ጥቁር ቆዳ ያለው ሰው የራስ ፎቶ በውኃ ቀለም ተስሏል። ሰውዬው ነጭ ሻማ እና ቀይ የወርቅ ጥልፍ ልብስ ለብሷል። ግንባሩ ላይ ቀጭን ነጭ ማሰሪያ ታጥቋል። ሰውዬው እጽ ቴዎድሮስ ይባላል።

ሰዎች የሚንቀሳቀሱበት ባለ ብዙ ፎቅ ሕንፃ። ሕንፃው ሱቆችና የተለያዩ ቢሮዎች አሉት። በዋናው መግቢያ ላይ "ኩበት የገበያ ማዕከል" የሚል ትልቅ ጽሑፍ አለ። የትራፊክ መብራትና የተለያዩ የማስታወቂያ ምልክቶች በግንቡ ላይ ተሰቅለዋል። በመሬት ወለል ላይ የኤቲኤም ማሽኖች አሉ።

ትኩስ ክትፎ በእንጀራ ላይ ተዘርግፎ የሚበላ ሲሆን፣ ጥቁር ቆዳ ያለው እጅ ትንሽ እንጀራ ቆርሶ ሊያነሳ እየተዘጋጀ ነው። በዙሪያው የጎንዮሽ ምግብ እና ቅመማ ቅመሞች አሉ። የምግቡ ዳራ ብርቱካናማ ቀለም አለው።

ከአንድ ወጥ አለት የተፈለፈለ የቅዱስ ላሊበላ አብያተ ቤተክርስቲያን ሲሆን 12ኛው ክፍለ ዘመን እንደተመሰረተ የሚነገርለት ድንቅ ቦታ ነው። በአሁኑ ሰአትም ለተለያዩ የሃይማኖት ክዋኔዎችና ቱሪዝም መስህብነት ያገለግላል።

ረጃጅም የመስሪያ ቤት ሕንፃዎች ፊት ለፊት፣ የመንገድ አቅጣጫ ሰሌዳ ተተክሏል። ሰሌዳው የፒያሳ፣ አምባሳደርና የብሔራዊ ሚዛንና መለኪያ መስሪያ ቤቶችን አቅጣጫዎች ያመለክታል። ከኋላውም እትዮፖስታ የሚል ትልቅ የፖስታ ቤት ምልክት በአንድ ህንፃ ላይ አለ።

ጥቁርና ነጭ የሆነ በደንብ የተኳኳለ ፂም ያለው ወንድ አለ። እሱ ሱፍና ክራባት አድርጓል፣ ይህም ለአንድ ኦፊሴላዊ ዝግጅት መዘጋጀቱን ያመለክታል፤ በአይኖቹ ወደ ቀኝ ይመለከታል።

የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ሲሆኑ በቅዱስ ላሊበላ አብያተ ቤተክርስቲያኖች የገናን በዓል ለማክበር ተሰብስበው ይገኛሉ። ጧፍና መብራቴ ይዘው ፈጣሪያቸውን እያመሰገኑ ነው።

ቀይ ጥፍር ቀለም ያላት፣ ነጭና ቢጫ የጥልፍ ልብስ የለበሰች ሴት፣ በፈገግታ ትመለከታለች። ረዥም ቡናማ ጸጉርዋ በጥቁር መጠቅለያ ታስሯል፤ ወርቃማ ጉትቻና ቀለበቶች አድርጋ፣ ከበስተጀርባ ባለው ቡናማ ዳራ ላይ ቆማለች።

የጥይት መሳሪያን በትከሻዋ ላይ ያደረገች አንዲት ጠይም ሴት ግራ እግሯን አስቀድማ ወደ ግራ ፊቷን አዙራ በሰወች መሃል ቆማለች። በልጅቷ አካባቢም ተመሳሳይ አልባሳትን የለበሱ በርከት ያሉ ሴቶች ከበው ቆመዋል።

ብዙ ሰዎችና መኪናዎች የሚገኙበትን በተራራና በውሃ የተከበበ ስፍራ ነው። ሰዎች በዛፍ ሥር ተሰብስበዋል። ነጭ የመንገደኛ መኪና በትንሽ ቀይ አበባዎች ያጌጠች ናት። ይህም በሠርግ ወይም በሌላ ሥነ ሥርዓት ወቅት የተደረገ የክብረ በዓል ጉዞ ነው።

ከነጭ ዳራ ላይ አራት የጓሮ አትክልት መሣሪያዎች አሉ። ከላይ ሶስት የብረት መሣሪያዎች በቅደም ተከተል ተቀምጠዋል። የእጅ መያዣቸው ጥቁር ሲሆን አረንጓዴ ነጥብ አላቸው። ከታች ደግሞ የሚዘረጋ ጥቁር የብረት ዘንጎች ያሉት የቅጠል መጥረጊያ አለ።

ከሶስት የተለያዩ ሶፍዎች የተዋቀረ ዘመናዊ ሶፋ ቤት በአንድ ክፍል ውስጥ ተቀምጧል። ሶፋዎቹ ቡናማና ግራጫ ጨርቅ የተሸፈኑ ሲሆን፣ በመሃል ጥቁር አራት ማዕዘን ቅርጽ ያለው ጠረጴዛ ይታያል። ወለሉ ነጭ አንፀባራቂ ሴራሚክ ተነጥፏል።

አራት የ"ኩል" ውሃ ጠርሙሶች በአንድ ላይ። ጠርሙሶቹ ረጅም አንገት ያላቸውና በሰማያዊ መለያ የታሸጉ ናቸው። በግንባሩ ደግሞ "ኩል" የሚል ጽሑፍ ያለበት ሰማያዊ ትሪ በታላቅ ቅርበት አለ።

በርከት ያሉ ምዕመናን የመስቀል ቅርፅ ያለውን የቅዱስ ጊዮርጊስ ቤተ ክርስቲያን ከበው አሉ። ብዙዎቹ ምዕመናን ጃንጥላዎቻቸውን ዘርግተው ይዘው ሲሆን፣ አንዳንዶቹ ነጭ ልብስ ለብሰዋል። ቤተ ክርስቲያኑ ጥልቅ ጉድጓድ ውስጥ ተቀርጾ የተቀረጸ ነው።

ታላቁ የሕዳሴ ግድብ ግንባታ ሥፍራ ከጎን ተነስቶአል። ሰፊ አረንጓዴ ውሃ ከግድቡ አጠገብ አለ። ግድቡ በግራ በኩል ግንባታው ሲካሄድ፣ በርካታ ሠራተኞችና ከባድ የግንባታ መሣሪያዎች አሉ። ከበስተጀርባ ረጃጅም ተራሮች አሉ።

ቆዳ ላይ በአረንጓዴ ቀለም ተሸፍኗል። በአምስት ጣቶች መካከል ደማቅ አረንጓዴ ፈሳሽ ጠብታዎች አሉ። የሰዉነት ክፍል ከላይ በኩል ተቀርጿል። የጣት አቅጣጫዎች ወደ ቀኝና ወደታች ሆነው ተቀርጿል። ከበስተጀርባ በኩል ነጭ ወይም ቀለል ያለ ቀለም ያለው ነገር አለ።

ከፍተኛ የመንግስት ባለስልጣናት እና የደንብ ልብስ የለበሱ የፖሊስ አባላት በረጅም መስመር ተሰልፈው ሰላምታ ይለዋወጣሉ። ባለስልጣኑ ሰማያዊ ሱት ለብሷል። ፖሊሶቹ ሰማያዊ ካሞፍላዥ የለበሱ ሲሆን ቀይ ቤሬት አድርገዋል።

ረድፍ የሆኑ ብዙ ብስክሌቶች ፊት ለፊት በቅርብ ርቀት ተቀርጸዋል። የብስክሌቶቹ ጎማዎች፣ መንኮራኩሮች እና የመምጠጫ ክንዶች በግልጽ ይታያሉ። የሰማያዊ፣ አረንጓዴና ቢጫ ብስክሌቶች ቀለሞች ጎልተው ወጥተዋል።

ግራጫ መረብ ያለው የቢሮ ወንበር እግሩን መደገፊያ አውጥቶ ወደ ኋላ ዘንበል ብሏል። በአጠገቡ ነጭ ዴስክ ላይ ላፕቶፕ እና መብራት ከከተማ እይታ መስኮት ፊት ለፊት ተቀምጠዋል።

በርካታ ሰዎች ተሰብስበው የነጭ ወንበሮችን ረድፍ ሞልተውታል። ከፊት በሰማያዊና ነጭ መጋረጃዎች በተጌጠ መድረክ ላይ ጥቂት ሰዎች ተቀምጠው ። በአማርኛ ዜና ጽሑፎች ከላይና ከታች አራት ማዕዘን ቅርጽ ያላቸው ቦታዎች ሲይዙ፣ ቀይ መጋረጃዎች በጎን በኩል ተሰቅለዋል።

አንዲት ሴት በቅባት ጠብታ ፊት ላይ በራሷ ላይ ስትጠቀም ትታያለች። በስተቀኝ በኩል አንድ ሰው በሳህን ውስጥ ዘይት እያቆረቆረ ሲያፈስስ አለ።

በረጅሙ በተደረደሩ የእንጨት ወንበሮች ላይ አራት ቀይ እና ነጭ የባህላዊ የራት ምግቦች ተቀምጠዋል። ምግቦቹ በወፍራም የእንጀራ ሽፋን ላይ የተቀመጡ ሲሆን በግንባር ቀደምት ያሉት በቃሪያ እና በቆሎ ጥብስ ያጌጡ ናቸው። ከምግቦቹ አጠገብ ቀይ የሽፋን ቅርጫቶች አሉ።

ሱዙኪ ሱፐር ካሪ የሚል ነጭ ፒክአፕ መኪና ነው። መኪናው በትላልቅ የእህል ከረጢቶች ሙሉ ጭነት ተጭኗል። ጭነቱ ከኋላ እንዳይወድቅ በገመዶች ታስሯል። ምስሉ የንግድ ወይም የእርሻ ምርቶችን የማጓጓዝ ተግባርን ያመለክታል።

ከእግረኛ መንገድ የገባ በሚመስል ስፍራ ውስጥ ቡሄ ቤከሪና ኬክ ቤት የሚል ስያሜ ያለው የዳቦና የኬክ መሸጫ ሱቅ አለ። ከመስታወት ጀርባ መደርደሪያዎችና ማሳያ መያዣዎች በብዙ ዳቦ ተሞልተዋል።

በስተግራ በኩል ቀይ የቬልቬት ሳጥን ውስጥ ትልቅ አልማዝ የተገጠመለት የወርቅ ቀለበት አለ። ከሳጥኑ በታች የተለያዩ የወርቅ ቀለበቶች ፤ ከነዚህም መካከል ግልጽ ነጭ ድንጋይ ያለው ቀለበት፣ ሰማያዊ አረንጓዴ የዓይን ቅርጽ ያለው ድንጋይ ያለው ቀለበት አሉ።

አንዳንድ የጽዳት ሠራተኞች በሰማያዊ ልብስና ጭንብል አድርገው ቆሻሻ ሲሰበስቡ ይታያሉ። ሠራተኞቹ ቆሻሻውን ወደ ትላልቅ ከረጢቶች እየጫኑ ሲሆን፤ በስተቀኝ በኩል የተከማቸ ቆሻሻ እና የፕላስቲክ ጠርሙሶች ይገኛሉ። ከበስተጀርባው የቆሻሻ መኪና እና የቆርቆሮ ግድግዳዎች ይታያሉ።

በባህላዊ የቡና ሥነ-ሥርዓት የተዘጋጀ ። ስድስት ትናንሽ የቡና ሲኒዎች፣ ጥቁር ጀበና እና የወርቅ ሳህን በሣር ቅጠሎች ላይ ተቀምጠዋል። በስተግራ በኩል ፋንዲሻና ዳቦ ሲታይ፣ በቀኝ በኩል ደግሞ ስኳር ያለው ጎድጓዳ ሳህንና ጥልፍ ያሸበረቀ ምንጣፍ ይታያል።

ቫዝሊን የሚል ጽሁፍ የሰፈረበት የቫዝሊን እቃ ተቀምጧል። እቃው ሰማያዊ ክዳን ያለው እና በውስጡም የቫዝሊን ምርትን የያዘ ነው። በእቃው ላይ የተለያዩ ጽሁፎች በእንግሊዘኛ ተጽፈው ተለጥፈዉበታል።

ዘመናዊ ነጭ ቀለም የተቀባ ቤት ከጥቁር ጣሪያ ጋር ይታያል። ቤቱ ወደ ውስጥ የሰረጉ ጥቁር መስኮቶች እና መግቢያው ላይ በሁለት ነጭ ምሰሶዎች የተደገፈ ጣሪያ አለው። መግቢያው የእንጨት በር ያለው ሲሆን ባለ በረንዳ ያመራሉ።

በሰፌድ ላይ የቅተል ምልክት ያለው ጥልፍ ተጠልፏል። የቅጠሉም ቀለም ቀይ እና ብርቱካናማ ነው። ከቅጠሉ ዉጪ ያለው ስፍራም በሰማያዊ ቀለም ተቀልሟል። ሙሉ ቅርጹም የክብ ቅርጽ ነው።

በመሬት ላይ በተዘረጋ ነጭ ጨርቅ ላይ የተለያዩ ቀለማት ያላቸው ደረቅ እፅዋት በረዣዥም መስመሮች ተከፋፍለው ተቀምጠዋል። ቀይ፣ ቢጫ፣ ወይንጠጅና ቡናማ የሆኑ ቅመማ ቅመሞች በእያንዳንዳቸው መካከል አረንጓዴ የሳር ቀንበጦች አሉ። ከላይ የተለያዩ እሽጎች ይገኛሉ።

ጥቁር ኩርኩር ፀጉሯን ከፊል በመቀንጠብ፣ ከፊል ደግሞ በሽሩባ ያሠራች ሴት ይታያል። የወርቅ ጉትቻና የአንገት ጌጥ አድርጋለች፤ የፀጉር ጌጥም ተጠቅማለች። ነጭ ባህላዊ ልብስ ለብሳ ወደ ጎን ዞራለች።

አንዲት ሴት በጠፍጣፋ መጋገሪያ ላይ ሊጥ ትቀባለች። ነጭ ሹራብ ለብሳ፣ ጭንቅላቷን በጨርቅ ሸፍናለች። ከሰላማዊ ማሰሮ ውስጥ ፈሳሽ ትጠቀማለች። እንጀራ መጋገር በሞቃት ምድጃ ላይ እየተከናወነ ነው። ከጀርባዋ ሌላ ሴት ቆማለች። አካባቢው በቆርቆሮ የተሰራ ነው።

አንድ ሰው ጥቁር ጃኬት እና ቡትስ ለብሶ የብርቱካን ቀለም ያለው የመጋዝ ማሽን ይዟል። ሰውየው ወፍራም ግንድ ላይ የተቀመጠውን እንጨት በመጋዝ እየቆረጠ ሲሆን፣ የዛፍ ፍርፋሪ ወደ አየር ይበተናል።

"ሃት ትሪክ" የተባለው የስፖርት ጋዜጣ የፊት ገጽ ነው። ማንችስተር ሲቲ ቡድን ሻምፒዮንስ ሊግ አሸናፊነትን በሰፊው ሽፋን ሰጥቷል። በተጨማሪም የአገር ውስጥ እና የውጭ ስፖርት ዜናዎችን አቅርቧል። የቱርክ አየር መንገድ፣ ፔፕሲ እና ብርሃን ዓለም አቀፍ ባንክ ባልደረባዎቹ ናቸው።

በግራ በኩል ያለው አትሌት ጥቁር ጸጉርና ፈገግታ ያለው ሲሆን፣ በደማቅ ቢጫና አረንጓዴ ቀለም ያለው የስፖርት ልብስ ለብሷል። አንገቱ ላይ ሁለት ወርቅ ሜዳሊያዎች ተንጠልጥለዋል።

ምስሉ በአንድ ሱፐርማርኬት ወይም ሱቅ መደርደሪያ ላይ የተቀመጡ የተለያዩ የሰውነት ቅባት ውጤቶችን ናቸው። በሰማያዊ እና አረንጓዴ የፕላስቲክ ጠርሙሶች ተሞልቷል። ሰውነት ላይ የሚቀባ ኮላጅን እና አልዎ ቬራ እንዳለው ይጠቁማል።